የሕፃናት ወተት የሆኑት ሦስት የማሚላክ ቆርቆሮዎች ተደርድረዋል። "ኤክስትራ ኬር" የተሰኘው ማሚላክ ሲያምር! የልጆች እድገት ሲያስደስት! ቢጫው፣ ቀዩና ሐምራዊው ቀለም ልብን ሲማርክ! ዋው! ለትንንሽ ልጆች ምርጥ ምግብ መሆኑ ሲያስደስት!

አንድ ቤተሰብ በቤት ውስጥ ተሰብስቦ ከቅርጫት ውስጥ በፍቅር እየተመገበ ነው። አባወራው፣ ሚስቱ እና ሁለቱ ልጆች በደስታ ዙሪያውን ተቀምጠው ሲበሉ፣ የቤተሰብ መተሳሰርን እና የሰላም ስሜትን ያመለክታሉ።

በአዲስ አበባ ከተማ መሃል የሚገኝ ትልቅ መናፈሻ ስራ ላይ እያለ፣ የድንጋይ ደረጃዎችና መተላለፊያዎች ባሉበት፣ ብዙ አረንጓዴ ተክሎች አሉ። ሩቅ ላይ ረዣዥም የከተማ ህንጻዎች ታይተዋል። ሰራተኞች በትኩረትና በብስጭት ሳይሆን ደስታን በሚያንጸባርቅ መልኩ እየሰሩ ነው።

ግድግዳው በደማቅ ፊኛዎች፣ በአበባ እና በቅጠል የአበባ ጉንጉኖች ያጌጠ ነው። ትልቅ "1" እና "መልካም ልደት" የሚል ጽሑፍ ይታያል። ይህ ማስጌጥ ለህጻናት ልደት ደስታንና ፍቅርን ይገልጻል።

ረጅም፣ የቅርንጫፍ ቅርጽ ያለው የቁልቋል ዓይነት ተክል በደረቅ፣ ድንጋያማ ኮረብታ ላይ ቆሟል። ግዙፍ የሆኑ ጥቁር አረንጓዴ የቁልቋል ቅርንጫፎች ከላይ ላይ ተዘርግተዋል። ከበስተጀርባ የተደረደሩ ድንጋዮችና የደረቅ ግድግዳዎች እንዲሁም ከላይ ሰማያዊ ሰማይ ይታያል።

ቢጫ ቀለም ባለው የ"ዘኒት"*ፀጉር ቅባት መያዣ ላይ፣ በሰማያዊ ክበብ ውስጥ አንዲት ሴት እና አንድ ወንድ ፎቶግራፍ አለ። የመለያው ጽሑፍ የፀጉር ስኬት ቅባት መሆኑንና ቫይታሚን ኤ፣ ዲ እና ኢ መያዙን ያመለክታል።

በደረቅ መሬት ላይ ብዙ የጦር መሳሪያዎች በቁጣ እና በጭንቀት መቆሚያ ላይ ተደግፈው አሉ። የተለያዩ ጠመንጃዎች፣ ጥይቶችና ሌሎች የጦር መሳሪያዎች ተከማችተዋል። አንድ ወታደር ከበስተጀርባ ቆሞ ሲታይ፣ ምልክት ያለበት ክብ አርማ መሃል ላይ አለ።

ዘመናዊው ባለ ሶስት ፎቅ ሆቴል ከላይ ቢጫና ከታች ነጭ የፊት ገፅታ አለው። ሕንፃው የሥኬትና የደስታ ስሜት ቢሰጥም፣ ይህ ሆቴል ለከተማው ዕድገት ምን ያህል አስተዋጽኦ ያደርጋል?

ክፍት መጽሐፍ ላይ ብዕር ሲጽፍና በደስታ እጁን ዘርግቶ የቆመ ሰው ምስል በትምህርታዊ ቀለም (ሰማያዊ) የተቀረጸ የአርማ ንድፍ ነው። በትምህርት ዕድገትና እውቀት የመብቃትን ስሜት ያንጸባርቃል።

ትኩስ አትክልትና ፍራፍሬዎች ደረጃ በደረጃ ተደርድረዋል። ሐብሐቦች፣ ሎሚ መሰል ፍሬዎች፣ ቀይ ሽንኩርትና ሙዝ በብዛትና በደስታ በአደባባይ ለሽያጭ ቀርበዋል። በስተቀኝ በኩል ሁለት ሰዎች በአካባቢው ቆመዋል።

የወታደራዊ ዩኒፎርም የለበሱ ወንዶች ለሽልማት ሥነ-ሥርዓት በዝግጅት አዳራሽ ውስጥ ቆመዋል:: ከወታደሮቹ መካከል ሁለቱ ሰላምታ ይሰጣሉ:: በጠረጴዛው ላይ የወርቅ ዋንጫና ብዙ ባለብዙ ቀለም ሜዳሊያዎች ተዘርግተዋል::

ዋው! በሚገርም ሁኔታ ባህላዊ የኢትዮጵያ ቡና ሥነ ሥርዓት ሲዘጋጅ ሁለት ሴቶች ደማቅ ነጭ ልብስ ለብሰዋል። አንዲቷ ሴት ቡና ስታፈላ፣ ሌላኛዋ ተቀምጣለች፤ በዙሪያቸው ደግሞ ብዙ የቡና ስኒዎችና በባህላዊ ቅርጫት የተቀመጡ ዳቦዎች አሉ።

በአንድ ሜዳ ላይ የሁለት እግር ኳስ ቡድኖች አባላት በደስታ እና በአንድነት ቆመው ፎቶ ተነስተዋል። አብዛኞቹ ተጫዋቾች ቀይ ማሊያ የለበሱ ሲሆን፣ አንድ ግብ ጠባቂ በአረንጓዴ ይለያል። ከበስተጀርባ አረንጓዴ የዛፍ ደንና የግብ መረብ አሉ።

ሰውየው ጥቁር ጃኬት እና ቀይ ክራባት አድርጎ በንቃት ዜና ያቀርባል። መልኩ ላይ ያለው የትኩረት ስሜት ከጀርባው ከሚታዩ የገረጡ ነገሮች ዳራ ጋር ይዋሃዳል።

አንዲት ሴት ጫፉ ላይ ቆማ የኢትዮጵያን ባንዲራ ተከናንባለች። ኮፍያ ያደረገችው ሴትየዋ ወደ ታች የሚታየውን ለምለምና ተራራማ ገደል ትመለከታለች። በዙሪያው ያለውን አስደናቂ ተፈጥሮ መመልከቷ የፍቅርን እና የመደነቅን ስሜት ይፈጥራል፤ ይህም ታላቅ ኩራት የተሞላበት ውበት አለው።

ጥቁር ወይን ጠጅ ቀለም ያለው፣ አጭር እጅጌ ያለው ሸሚዝ ይታያል። ሸሚዙ በትንንሽ ነጭ ነጠብጣቦች ያጌጠ ሲሆን፣ ነጭ አዝራሮች እና አንገትጌ አለው። ሸሚዙ የተዘረጋ እና ሥርዓታማ ሆኖ ቀርቧል።

ከበስተግራ በኩል አረንጓዴና ሰማያዊ ቀለሞች ያሉት፣ የተጠማዘዘ “ኢን” የሚመስል አርማ በግልጽ ቀርቧል። ከአርማው በስተቀኝ በጥቁር ፊደላት ስም ተጽፏል። ከስሙ በታች በጥቃቅን የአማርኛ ፊደላት “ኢትዮ-ቴሌኮም” የሚል ስም በአጽንዖት ተቀምጧል።

የቅዱስ ጊዮርጊስ ቢራ ጠርሙስ ነው። ጠርሙሱ ቡናማ ቀለም ያለው ሲሆን በላዩ ላይ ቢጫ መለያ ተለጥፎበታል። መለያው ከዘንዶ ጋር የሚታገል ቅዱስ ጊዮርጊስን ምስል ይዟል። የምርቱ ስም በአማርኛ እና በእንግሊዝኛ ተጽፏል።

ረዣዥም ዛፎች በላይኛው አድማስ ላይ ቆመው፣ ጥቅጥቅ ባለ ጫካ በተሸፈነ ዳርቻ ላይ ይታያሉ። ይህ የተረጋጋ ሰማያዊ ውሃ የዛፎቹን ነጸብራቅ የሚያሳይ ሲሆን የመረጋጋትንና የተፈጥሮን ሰላም ይገልጻል።

ወደ ጨለማው ከፍታ የሚመሩት እነዚህ መንታ እስካሌተሮች የዘመናዊነትና የስልጣኔ ምልክቶች ናቸው። በከተማዋ ሕይወት ውስጥ ያለው ጉዞ የሚያመጣው የፍጥነትና የጭንቀት ስሜት ይንፀባረቃል።

በጣም ጎጂ እና አላስፈላጊ የሆነ ትውልዱ ወደሱስ እየጠመደ የሚገኝ የብሔራዊ ኦዞ ያልኮል መጠጥ ሲሆን የአልኮል መጠኑም ከፍተኛ የሆነ የአስካሪ የመጠጥ አይነት ነው።

ዋው ሲያምር! የአማራ ክልል መስተዳድር አርማ ክብ ቅርፅ አለው። በውስጡ የፋሲል ግቢ ህንፃ እና እርግብ አለ። በጎን ያሉት ቢጫ ስንዴዎች ብልጽግናን ያመለክታሉ። ታሪክንና ዕድገትን ያጣመረ አስደናቂ አርማ! ታላቅ አድናቆት ይፈጥራል!

ዋው ሲያምር! ድንች ችግኞች ከአፈር ውስጥ ሲወጡ ተስፋን ይፈጥራሉ። አረንጓዴ ቅጠሎቻቸው እና ጥቁር አፈሩ የህይወትን እና የመብቀልን ደስታ ያሳያሉ። አዲስ ጅማሬን የሚያበስር ድንቅ እይታ ነው!

ይህን አለም ጥለው በገዳማዊ ሂወት የሚኖሩ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቤተክርስቲያን መነኩሴዎች ሲሆኑ በጎጃም አዘነ ፎጣ ፊታቸውን ተሸፋፍነዋል ። የሰውን ትኩረት ላለመሳብ ሲባል ይህን ፎጣ ይለብሳሉ።

ዋው ሲያስገርም! በምስሉ ላይ ረዥም የደንገል ተክሎች ከውሃ አካል ፊት ለፊት አሉ። ከበስተጀርባ በውሃው ላይ ያለች ትንሽ ጀልባ የፍቅር ድባብ ፈጥራለች። ደብዘዝ ያለ የቀን ብርሃን የተረጋጋና ጸጥታ የሰፈነበት ሁኔታ አጎናጽፏል።

አንድ ምዕመን በብልጫ ቀይና ወርቃማ ልብስ የለበሰ ቀሳውስት እጅ እየሳመ ነው። ሥርዓቱ በጨለማ ዋሻ ውስጥ ወይም በድንጋይ በተቀረጸ ቤተ ክርስቲያን ውስጥ የሚካሄድ ይመስላል።

ዋው ሲያምር! መልካም የሰርግ ጠረጴዛ በአበቦች እና በደረቅ የዘንባባ ቅጠሎች በፍቅር ደምቋል። ወርቃማውና ነጩ ቀለም ቅንጦትን ያሳያል። ግልፅ ወንበሮቹ አስደናቂ እና ደስ የሚል እይታ አላቸው።

ዋው፣ በጣም የሚያምር ቤተሰብ! ነጭ እና ቢጫ የሚያብለጨልጭ ቆንጆ ባህላዊ ልብስ የለበሱ አባት፣ እናትና ሁለት ልጆች ደስታን ፈጥረዋል። አባቱ ትንሹን ልጅ ያቀፈበት ፍቅር በጣም ይገርማል። እጅግ በጣም ጥሩ!

አንድ ትልቅ ክፍል ለሳይንስ ትምህርት አገልግሎት የሚውል ሲሆን፣ ረዣዥም ነጭ ጠረጴዛዎች በላያቸው የተለያዩ የሙከራ ዕቃዎች ተቀምጠዋል። ከጠረጴዛዎቹ ፊት ለፊት የእንጨት መቀመጫዎች ያሏቸው ወንበሮች አሉ። በስተቀኝ ደግሞ አረንጓዴ ቀለም ያለው የመውጫ በር እና የመስታወት መስኮቶች ይታያሉ።

ሰማያዊ ጀርባ ያለው የትራፊክ ምልክት መንገድን ያመለክታል። 'አፈንጮ በር'፣ 'ዮሐንስ ቤተክርስቲያን'፣ 'ፒያሳ' እና 'ሽሮሜዳ' የሚሉ ጽሑፎች በእንግሊዝኛና በአማርኛ ተጽፈዋል። የመንገዱ ፍሰትና አቅጣጫ ግልጽ ነው።

መደነቅና የእውቀት ክብደት የሚሰማበት ትዕይንት ነው። የንጥረ ነገሮች ወቅታዊ ሰንጠረዥ በቀለማት ተከፋፍሎ ይታያል። አብረቶች፣ ብረቶች፣ እና ሽግግር ብረቶች በትክክለኛው ቡድንና ፔሪየድ ተቀምጠው የኬሚስትሪን አስደናቂ ሥርዓት ያሳያሉ።

በአንድ ትልቅ ሣህን ውስጥ እንጀራ በስርዓት ተዘርግቶ ይታያል። በላዩ ላይ በተቀመጡ ሁለት ትናንሽ ጥቁር ጽዋዎች ውስጥ ቀይ እና ቢጫ የበግ/የጥጃ ሥጋ ወጦች በግልጽ ጎልተው ይታያሉ። እንጀራው በተለያዩ የጎን ምግቦችና በተቀቀለ እንቁላል ተከቧል።

በምስሉ ውስጥ በአውራ መሬት ላይ ብዙ የተከማቸ ገለባ ወይም ሣር ታይቷል። አንድ ሰው በእጁ ገለባውን እየሰበሰበ ነው፣ አጠገቡ ግን በእርሻ ስራ የሚረዱ በሬዎች ቆሟል። የሰማይ ግልጽነት እና የአካባቢ ዕፅዋት የገጠር ሕይወትን ያሳያሉ።

ሰማያዊ ቀለም ያላቸው ባለሶስት እግር የጭነት ሞተር ብስክሌቶች ተሰልፈው ቆመዋል። ሞተሮቹ በደረቅ ሣርና በጠጠር መሬት ላይ ናቸው። ከላይ በኩል ነጭ ባለሦስት ማዕዘን ቅርጽ ያላቸው ባንዲራዎች በአየር ላይ ተሰቅለዋል። ከበስተጀርባው ተራሮች አሉ።

ዋው! በጣም ጥሩ ዘመናዊና የሚያምር ክፍል ነው። ንፁህ ነጭ አልጋ፣ ቀላል ቡኒ ሶፋ እና የእንጨት ጠረጴዛ አለ። ክፍሉ ዘና ያለና ደስ የሚል ሁኔታን የሚፈጥር ውብ ብርሃን አለው። ነጭ ቀጥ ያሉ ከፋዮች ክፍሉን ለሁለት ከፍለውታል።

ሰፊና ቡናማ ቀለም ያለው ዳቦ በሰማያዊ ፕላስቲክ ላይ ተደርድሯል። ዳቦዎቹ በሽቦ ቅርጫት ውስጥ የተቀመጡ ሲሆን፣ ትልቅ ጥቁር ቢላዋ በላዩ ላይ ተቀምጧል። ይህ ትዕይንት ለምግብ ያለውን ፍቅር ይገልጻል። ከዳቦው በስተቀኝ ደግሞ አረንጓዴ የሙዝ ቅጠሎች አሉ።

ክፍት መጽሐፍ የሚያሳየው አርማ ለትምህርት ያለውን ፍቅር እና አክብሮት ይገልፃል። አዳዲስ ነገሮችን የማወቅ ደስታን እና መደነቅን ያመላክታል አደል አይገርምም ።

ሁለት ጥቁር ባህላዊ የሸክላ ጀበናዎች በድንጋይ ላይ በተቀጣጠለ እሳት እየተሞቁ ነው። የጀበናዎቹ ቀለም ጥቁር ሲሆን አንደኛው ጀበና አፉ መክደኛ አለው።

ከፍ ያለ ላይ፣ ሰማያዊ ነጭ ቀላል ባቡር ቆሟል። በርካታ መንገደኞች ለመሳፈር ተሰልፈው ይገኛሉ። ከኋላ ዘመናዊ የከተማ ህንጻዎች ይታያሉ። ይህ የባቡር ትራንስፖርት አገልግሎት በአዲስ አበባ ብቻ ነው ወይስ በሌሎች የኢትዮጵያ ከተሞችም ተጀምሯል?

ጥቁር ኤሌክትሪክ ምጣድ ከብር ቀለም ያለው ክዳን ጋር የደስታ ስሜትን ያጎናጽፋል። የሙቀት መቆጣጠሪያ ቁልፍ እና ዲጂታል ማሳያ መኖሩ መደነቅን የሚፈጥር ምቾትን ያሳያል። በምጣዱ የቀኝ ክፍል ያለው መቆጣጠሪያ ነገሮችን መተማመን ይሰጣል፤ የቤት ውስጥ የምግብ ዝግጅትን ቀላል ያደርጋል።

የዳና ምርት የሆኑ ትላልቅ ሩዝ የታሸጉ ማሰሮዎች በእንጨት መደርደሪያ ላይ ተደርድረዋል። ማሰሮዎቹ ቀይና ቢጫ መለያዎች አሏቸው። ከላይ በሰማያዊና ቀይ የታሸገ የዱቄት ወተት አሉ። የብዛት መደነቅና የምርት ብልጽግና ይታያል።

እግዚኦ ሲያስደንቅ! በእርግጥም ያስከብራል። ቀጥ ብለው በልበ ሙሉነት ቆመዋል። ግራጫ ፀጉራቸውና መነፅራቸው ብልህነት ያሳያል። የልብሳቸው ስዕል ያምራል። ከአንገት ሐብል ጋር በጣም የሚያምር መልክ ነው። ከጀርባቸው ያለው ባንዲራ ያስደስታል።

ይህ ምስል ከላይ የተነሳ ነው፣ ጥቅጥቅ ባለ አረንጓዴ ደን የተሸፈነ ደሴት በሰፊው ቡናማ ሐይቅ የተከበበች ሆና ትታያለች። በደሴቲቱ ግራና ማዕከላዊ ክፍል ላይ በዛፎቹ መሃል የተበተኑ ጥቂት ነጭ ቤቶችና የጣሪያ ቀለሞች መኖራቸውን በግልፅ መለየት ይቻላል።

ሶስት ሴቶች ባህላዊ ነጭና ቀይ ልብሶችን ለብሰው ከጃንጥላ ስር ቆመዋል። መሃል ላይ የቆመችው ንግሥት የሚመስል አክሊል ደፍታለች። ሴቶቹ በትኩረትና በአክብሮት ለብራናዎቻቸው ደስታንና መደነቅን ያንጸባርቃሉ። ቀይና ነጭ ዳራ ፍቅርን የሚሰጥ አስደሳች ድባብ አለው።

ዋው! የሚያምር ማስታወቂያ! ሶስት የተለያዩ የዳንኪራ ወይን ኮክቴል መጠጦች በበረዶ ላይ ቀዝቀዝ ብለው ይታያሉ። ቀለሞቹ ቀይ፣ ወርቃማ እና አረንጓዴ ሲሆኑ በጣም ያምራል፤ የመጠጣት ፍላጎት ያሳድራል።

አንዲት ወጣት ሴት ነጭና ረዥም የሐበሻ ቀሚስ ለብሳ ቆማለች። ቀሚሱ አረንጓዴና ወርቃማ ሽቦ የተሠራ ጥልፍ ከታች እና በሻሽ ጫፍ ላይ አለው። ፀጉሯ ተጎንጉኖ ከኋላዋ እንደ ቡን ተደርጓል፤ የአንገት ዕንቁ ጌጥም አድርጋለች።

አንዲት ወጣት ልጅ ነጭና ቀይ የሆነ ትልቅ ባንዲራ በእንጨት ይዛ በክብር ቆማለች። ነጭ ቲሸርትና ቀይ መስመር ያለው ቁምጣ ለብሳለች። ልጅቷ ባንዲራ በመያዟ ምክንያት ትልቅ ደስታን ተሰምቷታል።

አንድ ሰው ውሃ ከሃይላንድ በብርቱካናማ ማጥለያ ወደ ብርጭቆ እያደረገ ነው። በስተቀኝ በኩል ሰማያዊ ማጥለያ በረጃጅም መስታወት ጠርሙስ ላይ ተቀምጧል። ከታች ቢጫ እና ሮዝ ቀለም ያላቸው ሌሎች ማጥለያዎች ተዘርግተዋል። ሁሉም ዕቃዎች በሽመና በተሠራ ምንጣፍ ላይ ናቸው።

አንድ ቀጠን ያለ ወጣት ሯጭ ቢጫ ማሊያ ለብሶ ፈገግ እያለ፤ እጁን ወደ ላይ ከፍ አድርጎ የሩጫ ውድድር መስመር ሲያልፍ ይታያል። ሯጩ "ሶፊ ማልት" የሚል ጽሑፍ ያለበትን ቀይ ሪባን ሲቀድ፤ ከኋላው ከፍ ያለ ህንጻና በላይ የሚሄድ ድልድይ በአጽንዖት ይስተዋላል።

ከባድ ጭነት እንደጫነ የሚታየው ቢጫ መኪና በረጅም ጉዞ የሚደርስበትን ድካም የሚጠቁም ነው። በስምንቱ መኪኖች ጭነት በተራራማው እና በደረቁ አካባቢ መጓዙ ጭንቀት እና ፈተና የተሞላበት ጉዞ መሆኑን ያመለክታል።

ትኩስ ፍራፍሬዎች በተደረደሩበት የሱቅ ውስጥ ዳራ ላይ፣ ዳቦና ወተት የተሞላው የገበያ ከረጢት እርካታን ያመለክታል። በከረጢቱ አጠገብ ደግሞ የኢ-ብር አገልግሎት የሚታይበት ስልክ ተቀምጧል።

ዋው ሲያዝናና ! ብዙ ቢሊያርድ ጠረጴዛዎች ተሰልፈው ለመዝናናትና ለመጫወት ይጋብዛሉ። ኳሶችና ዱላዎች ዝግጁ ሆነው፣ የጓደኝነትና የደስታ ጊዜ ይጠበቃል። እንዴት ያረካል!

ጥቁር ቆዳ ያላት ሴት ባህላዊ የጥጥ ልብስ ለብሳ በፋሽን መድረክ ላይ ስትጓዝ ትታያለች። ልብሱ ነጭ ሆኖ በአንገቱና በእጀታው ላይ አረንጓዴ፣ ቀይና ሰማያዊ ጥልፎች አሉት። ህዝቡ በአካባቢው ቆሞ ትርዒቱን ይመለከታል።

ወንበር ላይ የተቀመጡ ተማሪዎች ጭምብል አድርገው በክፍል ውስጥ ትምህርት ይከታተላሉ። ነጭ ጋውን የለበሰ መምህር ከጥቁር ሰሌዳው ፊት ለፊት ቆሞ ያስተምራል፤ ሰፋፊ መስኮቶች ብርሃን ይፈቅዳሉ።

በውስጠኛው የገበያ መተላለፊያ ውስጥ ሰፋ ያለ ባህላዊ የእደ ጥበብ ውጤቶች በየግድግዳውና ወለሉ ላይ ተከማችተዋል። ከሚታዩት ዕቃዎች መካከል የአንገት ሐብል፣ የሽመና ቅርጫቶችና ሌሎችም ጌጣጌጦች ይገኙበታል።

ገመድ የተዘረጋበት ነጭ ድልድይ በሰፊና አረንጓዴ ዕፅዋት በተከበበ ወንዝ ላይ ተዘርግቷል። ድልድዩ ከከተማ አካባቢ ወደ ሰማያዊው ሐይቅ ዳርቻ የሚያገናኝ ነው። ሰማዩ ጥርት ያለ ሲሆን፣ በሩቅ በኩል ጥቂት ሕንጻዎች ይታያሉ።

ዋው ሲያስደስት! ሁለት ልጆች የቪዲዮ ጨዋታዎችን በደስታ እየተጫወቱ ነው። በሞተር ብስክሌት ማስመሰያዎች ላይ ተቀምጠው ስክሪኖችን ይመለከታሉ። የጨዋታው ማሽኖች ደማቅ ቀለማት አላቸው። የልጆች የጨዋታ አዳራሽ ሲያጓጓ! የመዝናናትና የደስታ ጊዜ!

ሁለት አውቶማቲክ የመሸጫ ማሽኖች ጎን ለጎን በጥንቃቄ ቆመዋል። የግራው ማሽን ጥቁር ሲሆን፤ የተለያዩ ምግቦችንና ቺፕሶችን በአይነት ያሳያል። የቀኝ ማሽን በደማቅ ቀይ ቀለምና የኮካ ኮላ አርማ ሲኖረው፤ በብርድነት የተዘጋጁ መጠጦችን በንቃት አሳይቷል።

ከፊል ክብ ቅርጽ ያለው የእንጨት መሳሪያ ሲሆን ረጅም ቀጭን እና ጥቁር ጭራው መጨረሻ ላይ ቀዳዳ አለበት። የፊት ለፊቱ ወፍራም ክፍል በቀላል ቆዳ ተጠቅልሎ፣ ጫፉ ደግሞ ጥቁር ቡናማ በሆነ ቆዳ ተሰፍቷል። ይህ መሳሪያ መደነቅን እና የጥንታዊ ሙዚቃ ፍቅርን ያሳያል።

የሰጡኝን መመሪያ ተቀብያለሁ። በአሁኑ ወቅት የምስሉን ገላጭ ስሜቶች (ፍቅር፣ ደስታ፣ ሀዘን፣ ቁጣ፣ መደነቅ፣ ጭንቀት፣ ፍርሃት፣ መጸየፍ፣ ብስጭት) ለመግለጽ የደመቅ ምልክት አልጠቀምም።

ጥቂት የሽንኩርት ቅጠሎች በነጭና በአረንጓዴ ቀለም ተቀላቅለው በንጹህ የድንጋይ ንጣፍ ላይ ተደርድረው አሉ። ነጫጭና ሥር ያላቸው ግንዶቻቸው ወደ ላይ ወጥተው ከታች፣ ቀጥ ያሉ ሰማያዊ አረንጓዴ ቅጠሎቻቸው በትኩረት ይቆማሉ።

በአዳራሽ ውስጥ ብዙ ተሰብሳቢዎች በነጭ መቀመጫዎች ላይ ሆነው ወደ መድረክ ይመለከታሉ። መድረኩ በሰማያዊና በነጭ መጋረጃዎች ያጌጠ ሲሆን፤ በርካታ ሰዎች በረጅም ጠረጴዛ ዙሪያ ተቀምጠዋል። ከታች በቀይ ቀለም የአማርኛ የዜና ርዕስና የቪዲዮ ሰዓት ይታያል።

በትንሹ ክፍት የሆነ ባለ ቡናማ ቆዳ የተሠራ የወንዶች የገንዘብ ቦርሳ ከነጭ ዳራ ላይ ተቀምጥል። ጠንካራ ሸካራነት ያለው ቆዳው በብርቱካናማ ክር ተሰፍፎ ውበትን ይሰጣል። የጥራት እና አስተማማኝነት ስሜት ይፈጥራል።

ኢንጂነር ስመኘው በቀለ የአባይ ግድብ ሲነሳ ሁሌም ስማቸው አብሮ የሚነሳ መሀንዲስ ናቸው። ስመኘው የጀመሩትን የአባይ ግድብ መጨረሻ ሳያዩ በአጭር ህይወታቸው ያለፈ ኩሩ እና ታታሪ የሀገር ባለውለታ ናቸው።

እውነት ፍቅር ሲንጸባረቅ! አንዲት እናት በደስታ ሕፃኗን አቅፋ ሆስፒታል ውስጥ አልጋ ላይ ተቀምጣለች። እናትየው ሕፃኗን በፍቅር ትመለከታለች። ሕፃኑ በሚያምር ባለመስመር ልብስ ደምቋል። ደስታ እንዴት ይገለጽ!

ዋው ሲያስደንቅ! ግዙፍ ማሽኖች! የረጅም ክንድ መሣሪያዎችና ሹካ ማንሻዎች! የቴክኖሎጂ ግስጋሴ! ሰማያዊው ሰማይ ከማሽኖቹ ቀለም ጋር ሲዋሃድ ደስታን ይፈጥራል። የእነዚህ ማሽኖች ብዛት ልብ ይማርካል።

እግዚኦ! ሲያስደንቅ! የፖለቲካው መሪ ደስታ በፊቱ ሲነበብ፣ በተሰብሳቢዎቹ ጭብጨባ ወደ መድረኩ ይራመዳሉ። ደስታቸውን በኩራት ሲገልጹ፣ የአንድነትና የስኬት ስሜት ፍቅርን ያሳያል። እረ! አስደሳች ድባብ ነው!

ቅርፊታቸው ያልተነሳ ቡናማ ለውዝ በነጭ ዳራ ላይ ተከምሯል። አንድ ለውዝ ተከፍቶ በውስጡ ያሉትን ጥቁር ቀይ የሆኑ ፍሬዎች ያሳያል። የለውዙ ቅርፊት የተሸበሸበ ሲሆን፣ ጥርት ያለ ብርሃን ከላይ ያበራል።

በኢትዮጵያ ምግብ ቤት ፊት ለፊት የቆመ የማስታወቂያ ሰሌዳ ነው። ሰሌዳው በአማርኛ “2000 ሬስቶራንት” የሚል ጽሑፍ ይዟል፣ ስድስት የተለያዩ የምግብ አይነቶችን የሚያሳዩ ክብ ምስሎችን ይዟል። ከፊት ለፊት ለደንበኞች የታሰቡ ጥቂት ቀላል የእንጨት ጠረጴዛዎች እና ወንበሮች አሉ።

ሰፊ በሆነ የወርቃማ ስንዴ ፊልድ ውስጥ ቀይና ጥቁር የሰብል ማጨጃ መሺን እየሰራ ነው። መሺኑ የተዘረጋ ሰፊ ቢላዎች አሉት። ፊልዱ በትይዩ መስመሮች ተዘርግቷል። ይህ ዓይነቱ ሰፊና ሜካናይዝድ የሆነ የእርሻ ዘዴ በኢትዮጵያ ውስጥ በስንዴ ምርት በስፋት እየተተገበረ ነው?

የኢትዮጵያን ባህል የሚያንፀባርቅ ግራጫ አረንጓዴ የሸራ መገበያያ ቦርሳ ያሳያል። የቦርሳው መካከለኛ ክፍል ነጭ ቀለም ያለው "ኢትዮጵያ" የሚል ጽሑፍ ተቀርጾበታል። የታችኛው ክፍል በደማቅ ሰማያዊ ቀለም እና በሀምራዊ፣ ሰማያዊና ቢጫ የአልማዝ ቅርጽ ያላቸው የሽመና ንድፎች ያጌጠ ነው።

በብዙ ሰዎች የታጨቀ የዋሻ ቤተክርስቲያን ውስጥ የሚካሄድ መንፈሳዊ ስብሰባ ያሳያል። ተሳታፊዎቹ በአብዛኛው ነጭ የሃይማኖት ልብሶችን ለብሰዋል። በመካከል የአፄ ምኒልክን እና ሌሎች ታሪካዊ ሰዎችን የሚያሳይ ትልቅ ስዕል ይገኛል። በስተጀርባ የኢትዮጵያ ሰንደቅ ዓላማ ይታያል። ሥነ ሥርዓቱ የትኛውን የኦርቶዶክስ በዓል ይመስላል?

አንድ አረንጓዴ እና ቀይ ማሸጊያ ላይ የሻይ መከርተኛ ሴት ስዕል ጎልቶ ይታያል። ማሸጊያው ላይ "ውሽ ውሽ ሻይ" የሚለው የአማርኛ ጽሑፍ የትኩረት እና የኩራት ስሜትን ይፈጥራል፤ ጥራት ያለው ሻይ ይመስላል።

መጽሐፉ ላይ በላዩ ቀይ ፊደል "የሀሳብ ልዑል" የሚል ርዕስ ያለበት ነው። ከታች ደግሞ ቢጫና አረንጓዴ በሆነ ሰፊ የገጠር መልክዓ ምድር ላይ የሰው ጥላ የሚመስል ምስል ለምን ተስሏል?

ቡናማና ቀይ ቀለም ያላቸው ፍራፍሬዎች በዘንባባ ዛፍ ላይ በገመድ መሳይ ዘለላዎች ተንጠልጥለው አሉ። ታዲያ እነዚህ ፍሬዎች በበሰሉ ጊዜ ምን ዓይነት ጣዕም ይሰጣሉ?

ዋው! በጣም ጥሩና የሚያምር የእናቶች ፍቅር! ቡናማ ቀለም ያላት ዶሮ በጎጆዋ ውስጥ በእጅግ ጥንቃቄ በእንቁላሎቿ ላይ ተቀምጣለች። በእንቁላሎቿ ላይ የሰጠችው ጥበቃ ለልጆቿ ያላትን ፍቅርና ደስታ የሚያንጸባርቅ ነው።

አርማ በግልጽ አለ። የዳሸን ተራራ የሚመስል ነጭ ባለሶስት ማዕዘን ቅርጽ ከላይ በግራ በኩል ጎልቶ ቀርቧል። በውስጡም ክብ ቅርጽ ያላቸው ነጭ ፊደላት አሉ። ከታች ደግሞ "ዳሽን ባንክ" የሚል የአማርኛ ጽሑፍ በነጭ ቀለም ተጽፏል።

የኢየሱስ ክርስቶስ መስቀል ስቅለት ምስል በጥቁርና ግራጫ ጀርባ ላይ በደማቅ ቀይ የተሳለ ድራማዊ ሥዕል ነው። ከደም ጠብታዎች ጋር የተቀባው ይህ ጥበብ የከፍተኛ ስቃይ፣ የሀዘንና የእምነት ስሜትን ያስተላልፋል።

በተሸፈነ የመጋዘን ውስጥ በርካታ ማዳበሪያ የያዙ ከረጢቶች ከግድግዳው እስከ ወለሉ ድረስ ተከማችተዋል። የከረጢቶቹ ብዛት የማዳበሪያ አቅርቦትን ታላቅነት ይወክላል። ይህ ደግሞ ለአካባቢው ሕዝብ ያለውን ከፍተኛ የማዳበሪያ ዋስትና ይወክላል።

ዋው! በጣም ደስ የሚል እና የሚያምር የኅብረት ምግብ! በርካታ ሰዎች በወግ ልብስ ተቀምጠው፣ አንድ ላይ እንጀራ እየበሉ ነው። ይህ የጋራ መብላት ትዕይንት ደስታን፣ ፍቅርንና ጠንካራ ማኅበራዊ ትስስርን የሚያንጸባርቅ ነው።

ድንቅ ነው! ይህ የሚያብረቀርቅ የቴፕ መለኪያ (ሜትር) ምንኛ ጠቃሚ መሣሪያ ነው! መለካትና በትክክል መገንባት መቻሉ እንዴት ደስ ይላል! ያለሱ ምንም ሥራ መሥራት አይቻልም!

ሁለት ትናንሽ ልጆች በታላቅ ደስታና ፍቅር እናታቸውን ያቅፋሉ። አንዷ የልጅ ገጽታ የእናቷን ጉንጭ ስትስም ማየት ደስ ይላል። በደስታ የምትመለከተው እናት ልጆቿን በሙቀት ተሸክማለች። የቤተሰብ ፍቅር ድንቅ ነው።

ተጨዋቾቹ በጭንቀትና ፍጥነት ኳሱን ለመምታት ይዘለላሉ። ቢጫ ማሊያ የለበሰ ተጫዋች ከፊት ወደ ላይ ዘሎ ኳሱን ለመግጨት ሲሞክር፣ ሰማያዊ ማሊያ የለበሰ ተጫዋች ደግሞ ሊከላከልለት እየሞከረ ነው። ብዙ ሰዎች ተቀምጠው የቮሊቦል ጨዋታውን ይከታተላሉ።

በጥቁር ዳራ ፊት ሶስት ሰዎች ባህላዊ ልብስ ለብሰው ቆመዋል። ትንሽ ልጅ ከፊት ባለው ወንበር ላይ ተቀምጣለች። የቤተሰቡ አቋም ፍቅርን እና የተወሰነ ሀዘንን ወይም ጭንቀትን ሊገልጽ ይችላል።

ብርቱካናማና ጥቁር ቲሸርት የለበሰ ወጣት በፈገግታ አህያውን እየነዳ ውሃ በጋሪ ያጓጉዛል። ጋሪው ቢጫ ጀሪካኖችን ጭኗል፣ ሁለት ልጆች ከኋላ ሆነው በመግፋት ድጋፍ ይሰጣሉ። ይህ በጋራ የመስራትን ጥረት ያሳያል።

ሁለት ወታደራዊ የታጠቁ መኪኖች በአስፋልት ላይ እየተጓዙ ነው። በመኪኖቹ ላይ የኢትዮጵያ ባንዲራዎችና የደንብ ልብስ የለበሱ ወታደሮች አሉ፤ ከበስተጀርባ በከተማው ውስጥ ያሉ ረጃጅም ሕንፃዎችና ክሬን ይገኛሉ።

ዋው! በጣም ጥሩ እና የሚያምር ተፈጥሯዊ መልክዓ ምድር ከወንዝ ጋር። ጥልቅ ሸለቆና ውብ ተራሮች በአረንጓዴ ተክሎች ተሸፍነዋል። ደስ የሚል ቡናማ ወንዝ የሚፈስ ሲሆን ሁለት ዘመናዊ ድልድዮችም ያገናኛሉ።

ጥቁር ቆዳ ባለው ሰው እግር ላይ አንፀባራቂ ሰም ወይም ዋክስ ተቀብቶ ይታያል። ነጭ ዩኒፎርም የለበሰ የውበት ባለሙያ በእጁ የወርቅ ቀለበት አድርጎ ሰሙን በወረቀት እርዳታ እየነቀለ ነው። ከጀርባ ባለ ብዙ ቀለም ያለው ግድግዳ ይታያል።

ዋው ሲያስደንቅ! የሱቅ መደርደሪያዎች በብዙ ምርቶች ተሞልተዋል። የቆሎ ዱቄት፣ ላዛኛ፣ ክሬም እና የቫኒላ ማጣፈጫዎች እየታዩ ነው። የተደረደሩት ምርቶች ልዩነት እና ብዛት ምቾት ይፈጥራል። ለየት ያለ ግሮሰሪ! እንዲህ ያለ ብዙ ምርት ታላቅ ደስታን ይሰጣል!

ባለ ደማቅ ብርሃን ባለው የመዝናኛ አዳራሽ ውስጥ አዋቂዎችና ልጆች የቢሊያርድስ ጠረጴዛና የተለያዩ የጨዋታ ማሽኖችን ተጠቅመው ይዝናናሉ። የአዳራሹ ዓምዶች ባለብዙ ቀለም ሲሆኑ፣ ሰዎችም በደስታና በመገረም ይታያሉ።

ዋው ሲያኮራ! የተከበሩ ሰዎች በአውሮፕላን አጠገብ ሲቆሙ ይታያሉ። ባህላዊና ዘመናዊ ልብሶች ሲያምሩ! የሃይማኖትና የመንግስት መሪዎች መገናኘት ሲያስደንቅ! ልዩ አቀባበል መደረጉ ሲያስደስት! የከፍተኛ ሰዎች ክብር ግልፅ!

ወጣቶች በሜዳ ላይ ቀጥ ብለው ተሰልፈው የቆሙ ሲሆን፤ የጀርባቸውን ክፍል ያሳያል። ሁሉም ነጭ ቲሸርት ለብሰዋል። ሸሚዙ ላይ በቡኒ ጽሑፍ የፖለቲካ መልዕክቶች አሉ። ይህም የቁም ነገር እና የብስጭት ስሜትን ያመለክታል።

ሁለት ወጣት ልጆች በመንፈሳዊ ፍቅር እና በጸጥታ ደስታ ተውጠው መጻሕፍትን በትኩረት ያነባሉ። አንደኛው ነጭ ነጠላ ለብሷል፤ በግራ በኩል ደግሞ የቅዱሳን ሥዕሎች ተሰቅለዋል። የ ክርስትሃ ሃይማኖት ተከታይ ናቸው።

ሶስት ወንዶች፣ ሁለቱ ነጭና አንዱ ቀይ የሙስሊሞች ልብስ ለብሰው፣ በትልቅና ሰፊ መንገድ ላይ በአንድ ላይ ይራመዳሉ። በዙሪያቸው ብዙ ሰዎች በበዓል ስሜት ተሞልተዋል፤ የከተማዋ ረዣዥም ሕንፃዎች ደግሞ የሕዝብ ስብሰባውን ስሜት ይገልጻሉ።

ቢጫማ ነጭ ቀለም ያለው ክብ ቅቤ በጥቁር አረንጓዴ ቅጠሎች ላይ ተቀምጧል። ቅቤው ለስላሳና ወጥ የሆነ ገጽታ አለው። በንፁህ ቅጠሎች ላይ መቀመጡ ለምግብነት ዝግጁ የሆነ የተፈጥሮ ንጽህናና ጣፋጭነት ስሜት በደስታ ይፈጥራል።

ቀላል ልብስ የለበሰ አንድ ወጣት የሽመና መሣሪያ ይዞ ቆሟል። ከኋላው ሙሉ በሙሉ በገለባ እና በሳር የተሰራ ጎጆ ሲኖር፣ ሌላ ሴትዮ መሬት ላይ ተቀምጣ ጥጥ ይፈትላል።

አንድ ነጭ ዶሮ ከአምስት ቀይ ዶሮዎች ጋር በአረንጓዴ ሜዳ ላይ ቆሟል። ዶሮዎቹ በረጃጅም ሣሮች መካከል ምግብ እየለቀሙ ነው። ሁሉም ቀይ ራስጌ ያላቸው ሲሆን፣ ሰማዩ ጭጋጋማ ይመስላል።

ለህጻናት ምግብነት የሚውሉ ብዙ ምርቶች በመደርደሪያ ላይ በአሪፍ ሁኔታ ተስተካክለው ተቀምጠዋል። የምርቶቹ አደራደር ስርአት ያለው እና ማራኪ ነው። ንጽህናቸውን በጠበቀ መልኩም ተቀምጠዋል።

አንድ ሰው ነጭ ሽማ ለብሶ በውስጡ አረንጓዴ፣ ቢጫ እና ቀይ የኢትዮጵያ ባንዲራ ቀለሞች ይታያሉ። ሰውየው አጭር ፀጉርና ጢም ያለው ሲሆን፤ ወደ ቀኝ በኩል እየተመለከተ ነው። ከበስተጀርባ ደብዛዛ ዛፎች ይታያሉ።

ደስታና ፍቅር የሚሰማበት ትዕይንት ነው! ለማብሰያ የሚያገለግሉ አምስት የተለያዩ የእንጨት ማንኪያዎችና ስፓቱላዎች በእንጨት ጠረጴዛ ላይ በጥሩ ሁኔታ ተዘርግተዋል። የቡኒ ቀለም ያላቸው የእንጨት ዕቃዎች ዘላቂነትንና ተፈጥሯዊ ውበትን በማሳየት፣ ለጤናማ ምግብ ማብሰያ ያላቸውን ፍላጎት ያመለክታሉ።

የእስልምናን ባህል የሚያንጸባርቅ ነጭ ልብስ የለበሱ ዘጠኝ ወንዶች በመድረክ ላይ ቆመዋል። አንደኛው ግለሰብ ንግግር ሲያደርግ ሌሎች በትህትና ያዳምጣሉ። ከኋላቸው ቀይና ነጭ መጋረጃዎች በብርሃን ያጌጡ ሆነው ደስታን ያመለክታሉ።

ሦስት ነጭ የአንገት ሐብል ማሳያ ማኔኪኖች በተደራራቢ የወርቅ እና የነጠላ ቀለም ያላቸው የአንገት ሐብልቶች ተሞልተዋል። በአንገት ሐብልት ማሳያ ማኔኪን አንገቶች ላይ በብዙ የወርቅ ሰንሰለቶች፣ በቀይ ዶቃዎች እና በተለያዩ ቅርጽ ያላቸው ተንጠልጣይ ጌጣጌጦች አሉ።

የኢትዮ ቴሌኮም አገልግሎት የሚያስተዋውቅ አንድ ትልቅ የመንገድ ላይ የማስታወቂያ ሰሌዳ ይታያል። ሰሌዳው ነጭ ዳራ ላይ አረንጓዴ ቀለም በመጠቀም “ማይ ኢትዮቴል ” የሚል መተግበሪያን የሚያሳይ ሲሆን፤ ከታች የጎግል ፕሌይ እና አፕል ስቶር ምልክቶች ይታያሉ።

በጥቁር ብረት ማቆሚያ ላይ፣ ነጭና ግራጫ ቀለም ያላቸው ልብስ ማስቀመጫዎች በረድፍ ተሰቅለዋል። በገመድ ምሰሶው ላይ ያሉት በርካታ ማንጠልጠያዎች ሥርዓታማነትንና የመደነቅ ስሜትን ይፈጥራሉ።

በርካታ ሰራተኞች በደማቅ ፀሐይ ስር በግንባታ ላይ ባለው ትልቅ ቦታ ላይ ተግተው ይሰራሉ። ረዣዥም የሲሚንቶ ምሰሶዎች ከሰዎች ፊት ለፊት ሲታዩ፣ ትራክተር እና ህንፃዎች ከኋላ ይገኛሉ። ሰማያዊ ሰማይ እና አረንጓዴ ተራሮች የመደነቅን ስሜት ይፈጥራል።

አረንጓዴ የጠረጴዛ ልብስ ላይ ባህላዊ የቆዳና የገመድ ስራዎች ተቀምጠዋል። በግምባር ቀደምትነት የተሠራና በቆዳ የታጠቀ ጥልፍልፍ ቅርጫት ይታያል። እንዲሁም ቀይ በርበሬ መሳይ ነገር ባለው ጎድጓዳ ሳህን፣ ጎመንጃዎች እና የወይን ጠጅ መስታወት ተደርድረዋል።

ባህላዊ የሐበሻ ልብስ የለበሱ ወጣት ሴቶች በዛፍና ቁጥቋጦ በተከበበ አፈር ላይ በድንጋይ ተቀምጠዋል። ሴቶቹ በተለያዩ አቀማመጦች እጃቸውን ያጨበጭባሉ፤ በዙሪያቸው ሣርና ትናንሽ ድንጋዮች ይገኛሉ፤ ይህ ሥነ ሥርዓት የትኛው አካባቢ ባህል ሊሆን ይችላል?

በሰማያዊ ሰማይ ስር የቆመው ይህ ግዙፍ ዛፍ የተፈጥሮን ጽናትና ጥንካሬ ያሳያል። ጥቅጥቅ ያሉ ቅጠሎቹ የሰላምና የመጠጊያ ስሜት የሚሰጡ ሲሆን፣ በእርግጥም የሚያስደንቅ ህይወት ነው!

ወጣት ወንድ ከጎን በኩል የሚታይ ሲሆን፣ የጎንዮሽ የፀጉር አቆራረጥ ፌድ ተደርጎለታል። ወጣቱ ጥምዝ እና ጥቅጥቅ ያለ ፀጉር አለው፤ መልኩም በትኩረትና በንጽህና ይገለጻል።

ቅመም የበዛበት የሚመስል ወርቃማ ቀለም ያለው ምግብ ጥቁር መጥበሻ ውስጥ ተቀምጧል። የተጠበሱት ቁርጥራጮች በአረንጓዴ ቃሪያ በደስታ ያጌጡ ናቸው። መጥበሻው ከስር በሰፌድ ንጣፍና በትንንሽ ጣውላዎች ላይ ተቀምጧል። ይህ የሚጣፍጥ ምግብ የረሃብ ስሜትንና የመመገብን ደስታ ይፈጥራል።

አራት የቤተክርስቲያን መጽሐፍት በእንጨት መደርደሪያ ላይ ተደርድረዋል። የመጽሐፎቹ ሽፋኖች ቡናማና ቀይ ቀለም አላቸው፤ እያንዳንዳቸው መሃል ላይ ቀጥ ያለ የመስቀል ምልክት አለ። የሽፋኖቹ ላይ "መዝሙረ ዳዊት" የሚል ጽሑፍ አለ።

ሰማያዊ ቀለም የተቀባና በገመድ ጥበብን በተሞላ መልኩ የተጠለፈ ፋኖስ ነው። ፋኖሱ በአረንጓዴ ተክሎች ዳራ ላይ ቆሞ የቆየና ዘመናዊ መልክ አለው። ውብ አቀማመጡና ልዩ ዲዛይኑ እንደ ማስዋቢያነት የሚያገለግል ውበትን ያንጸባርቃል።

ዋው ሲያምር! እንዴት ያለ ትኩስ ዕፅዋት! አረንጓዴነቱ እጅግ ያማልላል። ሽታው ምንኛ ደስ ይላል! አቤት ጥሩ ምርት! ሰማያዊው ሳጥን እጅግ ያጓጓል። ጥራቱ ምንኛ ያስደንቃል! እረ ሲያስገርም! ለምግብ ይጠቅማል!

እግዚኦ ሲያስፈራ! ብዙ ጉማሬ እግዚኦ ሲያስፈራ! ብዙ ጉማሬ እግዚኦ ሲያስፈራ! ትላልቅ ጉማሬዎች በውሃ ውስጥ ሲጠመቁ። አይናቸውንና አፋቸውን አውጥተዋል። የቁጣና የጭንቀት ስሜት ይሰማል። ጉማሬዎቹ አብረው መጠመቃቸው ያስደንቃል። አደጋ እንዳይፈጠር ያሳስባል። ሲያስፈራ!

ብዛት ያላቸዉ የእፅዋት ችግኞች በአንድ ማዕከል በፕላስቲክ ለመትከል ዝግጁ ሆኗል። ተቆጥሮ የማያልቅ እልፍ ችግኝ በአንድ ቦታ እፁብ ነዉ። አካባቢን አረንጓዴ አልብሶ ገፅታዉን ዉብ አድርጎታል።

ጥቁር ልብስና ልዩ የሆነ የቀለማት ሻርፕ የለበሰ፣ መነጽር ያደረገ ሰው በአንድ መድረክ ላይ ቆሟል። ከበስተጀርባው የአገራት ባንዲራዎችና ፏፏቴ ያለበት ትልቅ ክብ ምልክት በሰማያዊ ዳራ ላይ ይታያል።

የኢትዮጵያ ኤሌክትሪክ አገልግሎት መለያ ምልክት እጅግ በጣም ጥሩ ሆኖ ቀርቧል። ምልክቱ በብርቱካናማ ክብ ጀርባ ላይ የኤሌክትሪክ ምሰሶን ያሳያል። ከታች በአማርኛና በእንግሊዝኛ የድርጅቱ ስም በአረንጓዴና ብርቱካናማ ፊደላት በግልፅ ተጽፏል።

ቀለል ያለ ልብስ የለበሰች ሴት በእርሳስ የተቀረጸ ስዕል፣ ተቀርጸው የተቀመጡ ሰሌዳዎችን ይዛለች። ስዕሉ በጋዜጣ ገጽ ላይ ከጽሑፎች፣ ከማዕረጎችና ከሌሎች አርዕስቶች ጋር ታትሟል። በግራ በኩል ሰፋ ያለ ጽሑፍ ሲኖር፣ በቀኝ በኩል ደግሞ ሌላ የዜና ዘገባ አለ።

ው! ሙዚቀኛው እንዴት ያለ ግርማ ሞገስ አለው! የትኩረት እይታው እጅግ ይማርካል። ቀይ መዶሻዎች ምንኛ ያምራሉ! አቤት የጥበብ ፍቅር! ሸሚዙና ጃኬቱ እጅግ ያስደምማሉ። ፊቱ ምንኛ ደስ ይላል! እረ ሲያስደስት! ሙዚቃው ይናፍቃል!

በረጅምና አረንጓዴ፣ ተክሎችና ዛፎች በተሞላ አካባቢ ሁለት ሰዎች ጠባብ በሆነ የሸክላ መንገድ ላይ ይሄዳሉ፡። ከሰዎቹ አንደኛው ነጭ ልብስ የለበሰ ነው ሌላኛው ደግሞ ጥቁር ወይም ጥቁር አረንጓዴ ልብስ አድርጓል፡። ጥቅጥቅ ያሉ ተክሎች መንገዱን ከሁለት ጎን ከበውታል፡።

በባህላዊ አልባሳት ያጌጠ ቤተሰብ በሐይቅ ዳርቻ በፍቅር፣ በደስታ እና በሰላም ቆሟል፤ ይህም መተማመንን እና ብሩህ ተስፋን የሚያሳይ ውብ የቤተሰብ ህይወት ነው።

አንድ ትልቅ እና አንድ ትንሽ ጥቁር ግራጫ ቀለም ያላቸው ጉማሬዎች ከውኃው አጠገብ ቆመዋል። ትንሹ ጉማሬ ወደ ፊት ይመለከታል። ሁለቱ እንስሳት በደረቅ እና በጠጠር መሬት ላይ ሁነው ከበስተጀርባው ቀላል ቡናማ ቀለም ያለው ሐይቅ አለ።

ሰማያዊ ዳራ ላይ የተሰራ የኢትዮ ቴሌኮም የማስተዋወቂያ ፖስተር። በትልልቅ አረንጓዴ ፊደላት “5ጂ” የሚለው ጽሑፍ ጎልቶ ይታያል። በላይኛው ክፍል የኢትዮ ቴሌኮም አርማ እና የተለያዩ የአገልግሎት ምልክቶች አሉ። ከሥር "ዲጂታል ኢትዮጵያን እውን ማድረግ" የሚል ጽሑፍ ይነበባል።

በሥራ ቦታ የሚታይ አንድ ወፍራም ሰው ወደ ቀኝ ዞሮ ከነጭ ኮት ባለበሰ ሰው ጋር ይነጋገራል። በግራ በኩል ባህላዊ ልብስ የለበሰች ሴትና የጉብኝቱ አባላት አሉ። የትኩረት ስሜትን ይፈጥራል።

ይህ የ ዳማ ቤት ሕንፃ፣ የአዋሽ ባንክ ጨፌ መጋዘን ቅርንጫፍ ሰሌዳ በግልጽ ያሳያል። ሕንጻው ላይ ቀይ እና ሰማያዊ ጽሑፎች ሲታዩ፣ ከፊት ለፊቱም አረንጓዴ ተክሎች አሉና ስኬትና ግርማ ይታይበታል።

በዚህ ምስል የታየው የአውቶሞቢል ኤሌክትሪክ እስቲም አየር አውትያ በዘመናዊ እና በተግባራዊ ቅርጽ የተሞላ ነው። የነጭ እና የጥቁር ቅርጸ ቃላት በተመሳሳይ ጊዜ የንፁህነትን እና የብስጭትን ስሜት ያበራሉ።

ረጅም እና ጥቁር ቡኒ ቀለም ያለው የጫማ ማስቀመጫ፣ ከላይ ደግሞ ጥቁር መቀመጫ አለው። መቀመጫው ላይ ቡኒ ቦርሳ እና ቁልፎች ተቀምጠዋል። ማስቀመጫው በተንሸራታች መደርደሪያዎች በርካታ የተለያዩ ጫማዎችን ሲይዝ፣ በግራና ቀኝ የተዘጉ የማስቀመጫ ክፍሎችም አሉት።

አዲስ ግንባታ ላይ ያለ የእንጨት ቤት በአጠገቡ ከተጠናቀቁ ትንንሽ የጭቃ ቤቶች ጋር ይታያል። የቤቱ አጥር ከተፈጥሮ ቅርንጫፎች የተሠራ ሲሆን፤ በግንባታው ስፍራ የድንጋይ ክምርና ፊት ለፊት ሰፊ አረንጓዴ የሳር ሜዳ ይታያል።

የፍራፍሬና የጁስ መደብር የውጭ ማስዋቢያ በአማርኛ ጽሑፎች ይታያል። በመግቢያው በኩል ብዙ ሙዞች ተሰቅለው፣ በስር ደግሞ ብርቱካንና ሌሎች ፍራፍሬዎች አሉ ።

አብዛኛው ሰው ነጭ የባህል ልብስ ለብሶ፣ በሙዚቃ የተቀናበረ ደስታን እና ፍቅርን በሚያሳይ መልኩ እየጨፈረ ነው። አንዲት ሴት እየዘፈነች ስትሆን፣ ከጎኗ ደግሞ በሰማያዊ ጨርቅ ያጌጠች ሴት በፈገግታ በእጆቿ እያጨበጨበች ነው። በስተጀርባ ያሉ ሰዎችም በደስታ እየተሳተፉ ነው።

በነጭ አበባና በረዣዥም የሻማ ማስቀመጫዎች ያጌጠው ይህ የውጪ ሰርግ ጠረጴዛ የፍቅርንና የቅንጦትን ስሜት ይፈጥራል። የወርቅ ወንበሮች ደግሞ ለታላቅ ደስታና ክብር ምልክት ናቸው።

የሁለት የተለያዩ ትዕይንቶች ጥምረት ነው። በግራ በኩል አንድ ጀት አውሮፕላን በሰማይ ላይ እየበረረ ሲሆን፤ በቀኝ በኩል ደግሞ ከትልቅ አውሮፕላን ክንፍ አጠገብ የእሳት ነበልባል ያለበት ፍንዳታ ይታያል።

ዋው! ሲያስደንቅ! የሽፋኑ ስዕል እንዴት ያምራል! በታላቅ ገጽታ ፊት ለፊት የቆሙ ካህናት ሲያምሩ! የገጠር አካባቢው አስደናቂ ነው። የሰማይና የፀሐይ ግርዶሽ ደግሞ ሲያስደስት! ምንኛ ያምራል! ታሪካዊ!

አንድ ሹፌር ወጣት በመኪናው ውስጥ በግራ በኩል ተቀምጦ ቀኝ እጁን ወደ ጎን አውጥቷል። ሌላ ሰው በቢጫ የደህንነት ልብስና ቼክ በተደረገ ሸሚዝ የመንጃ ፍቃድ ካርድ ወይንም ወረቀት እየሰጠው ነው። ከበስተጀርባ የከተማ መንገድ፣ ህንፃዎች እና ዛፎች አሉ።

ዋው ሲያምር! እንዴት ያለ ቆንጆ በግ! እጅግ ለስላሳ ይመስላል። አረንጓዴው ሜዳ ምንኛ ደስ ይላል! አቤት የዋህነት እይታ! ቀንዱ እጅግ ያማልላል። ጥራቱ ምንኛ ያስደንቃል። እረ ሲያስደስት! ለጥጆች ይገባ!

ሙቅ ቡና በነጭ ሲኒ ውስጥ እንፋሎቱ ወደ ላይ ሲወጣ፣ ከጥቁር ዳራ አንፃር የሚረጋጋ ሙቀት ይሰጣል። ከጽዋው ስር የተቀመጡት ጥቂት የቡና ፍሬዎች ደግሞ መዓዛውንና ደስታውን ይገልጻሉ።

በኢትዮጵያዊ የባህል ልብስ ያሸበረቁ ወጣቶች በደማቅ ትዕይንት ላይ በፍጹም ደስታ ተጥለቅልቀዋል። ሴቶቹ በተቀመጡበት ሆነው ጥጥ ሲፈትሉ፣ ወንዶቹ ከኋላ ሆነው ድጋፍ ሰጥተዋል። አረንጓዴ፣ ነጭ እና ቀይ ቀለሞች ያሉት የሽቦ ጌጥ በነጭው ልብስ ላይ የጎላ ነው።

ከሮዝማ ህንጻ ፊት ለፊት በሚገኘው ክብ መድረክ ላይ የፍትህ አምላክ ሃውልት ከፍ ብሎ ይታያል። ረጃጅሙ የባህር ዳር ዩኒቨርሲቲ ህንጻ በሰማያዊና ነጭ መስታወቶች ያጌጠ ሲሆን፣ በአማርኛና በእንግሊዝኛ የተቀረጹ ጽሁፎች በላይኛው ክፍል ላይ ይገኛሉ።

በምስሉ ውስጥመሬት ላይ በተዘረጉ የታዋቂ ጣፋጭ ይታያል። እያንዳንዱ በቀለም የተሸለመ በራሱ ልዩ እቃ መጠቅለያ ውስጥ ተቀመጠ፣ ይህም የካንዲዎቹን ታዋቂነትና የገበያ ልዩነት ያሳያል። ይህ ምስል የተለያዩ የቻኮሌት እና የካንዲ ምርቶችን በአንድ ቦታ በቀለም የተሸለመ መልኩ ያቀርባል።

አንድ ሰው ነጭ ልብስ ለብሶ፤ ቀይ መቀመጫ ባለው ወንበር ላይ ተቀምጧል። ሰውየው የሙዚቃ መሣሪያ የሆነውን ክራር እየተጫወተ፤ በፈገግታና በደስታ ስሜት ወደ ፊት ይመለከታል። ማይክሮፎን ከፊቱ ሲታይ፤ ከጀርባው ደግሞ ግድግዳ ላይ የተሰቀሉ ሥዕሎች አሉ።

በባህላዊ ነጭ ልብስ የለበሰች አንዲት ሴት ዘፈን ወይም ሙዚቃ እየዘፈነች ይታያል። ከበስተግራዋ ደግሞ ረጃጅም አንገት ያለው ቡናማ ግመል በቅርበት ይታያል። ዝቅ ባሉ አረንጓዴ ሣሮች መካከል በቆሙት ሴትዮዋ እና ግመሉ በስተጀርባ ረጃጅም የተራራ ቁልቁለቶች እና ሰማያዊ ሰማይ ይታያሉ።

አረንጓዴ ቅጠሎች ያሉት ቃሪያ ተክል የተዘራበት ሰፊ የእርሻ መሬት ነው። የበሰሉ ቀይ ቃሪያዎች በተክሎች መካከል ጎልተው መታየታቸው ለምርት ብዛት ያለውን ደስታ ይገልጻል።

እጅግ በጣም ጥሩ! ሰማዩ ሲገርም ያምራል፤ ደመናማ ሰማይ ስር፣ አንድ ገበሬ እና ከብት በብዙ ገለባ መካከል ሲሰሩ መመልከት የሚያስደንቅ ደስታን ይፈጥራል። ትጋት ውብ ነው!

ሁለት ትልልቅ ሰማያዊ የአንከር ወተት ዱቄት ቆርቆሮዎች በመደርደሪያ ላይ በግልጽ ተቀምጠዋል። ምርቱ ከጤና ጋር የተያያዘ ስለሆነ የትኩረት እና የደስታ ስሜት በአጽንዖት የሚገለጽ ነው።

አንዲት ሴት በሰማያዊ ሂጃብና በአበባ ልብስ ለብሳ ስትሄድ፣ አንድ ሰው በጭነት መኪና ጀርባ ላይ በተጫኑ ነጭ ፕላስቲክ ወንበሮች ላይ ተቀምጧል፤ እንግዲያው፣ የተጨናነቀው የመንገድና የከተማ ዳራ ይህ ንቁ የዕለት ተዕለት የገበያ እንቅስቃሴ ምን ያህል እንደሆነ ይገልጻል?

ይድረስ ለትምህርት ቤት! ዋው ሲያምር! አረንጓዴው ደብተር ከነጭ አበባዎች ጋር ደስ ይላል። በጣም የሚያምሩ ቢጫ እና ቀይ ደብተሮች ከጀርባው አሉ። የትምህርት ዓመቱ መጀመር ያስደስታል። ስም፣ ክፍል እና ትምህርት ቤት የምንጽፍበት ቦታ አለ። ሲያጓጓ!

ጥንቃቄ በተሞላበት የኮንፈረንስ ክፍል ውስጥ፣ ባለ ጥቁር ልብስ የለበሱ ባለሥልጣናት በU ቅርጽ ባለው የእንጨት ጠረጴዛ ዙሪያ ተቀምጠዋል። የቡድን አባላት በአዘርባጃን ባንዲራዎች በተከበበ ሁኔታ በድርድር ላይ ትኩረት አድርገዋል።

ረዥም መርፌ የሚመስሉ ቅጠሎች ያሉት የጥድ ዛፍ ቅርንጫፍ ቅርብ ሆኖ ቀርቧል። የመንገዱ ዳር አካባቢ፣ ከበስተጀርባ ሌሎች ረዣዥም ዛፎች እና መንገድ አሉ። ቅጠሎቹ ጥቁር አረንጓዴ መልክ አላቸው። ይህ ጥድ የሚመስለው ዛፍ ዓይነት በኢትዮጵያ በብዛት የሚገኝ ቦታ የት ነው?

በርካታ ሰዎች በቤተክርስቲያን ግቢ ውስጥ ተሰብስበው ይታያሉ። አብዛኞቹ በነጭ ጋቢ ሲሸፈኑ፣ ጥቂቶች ደግሞ ቡናማና ብርቱካናማ ልብስ አድርገዋል። ከበስተጀርባ ድንጋይ የተገነባ ባለ ሁለት ፎቅ ህንፃ ብረት ጣሪያ ያለው ሲሆን፣ በዛፎች ተከቧል።

ዩኒፎርሟን በትክክል የለበሰችው ሴት የትራፊክ ፖሊስ በኩራትና በራስ መተማመን ቆማለች። ይህች ጠንካራ ሴት በሰማያዊ ልብስና በጥብቅና በትኩረት ፊቷን ወደፊት አቅጣጫ በመመለስ የስራ ፍቅርና ሀላፊነትን ታንጸባርቃለች።

አቤት መደነቅ! በአዲስ አበባ ጎዳና ላይ የትራፊክ ፍሰቱ ጭንቀትን ይፈጥራል። የሰዎች እና የሰማይ ላይ የአንበሳ ሐውልት ፍርሃትን እና አክብሮትን ያጭራል።

ብርሃናማ ቢጫ መክደኛ ያላቸው ጥርት ያሉ፣ አነስተኛ የመስታወት መጠጥ ጠርሙሶች ተበታትነው ይታያሉ። በጠርሙሶቹ ላይ "ባሮ ድራይ ጂን" የሚል ጽሁፍ እና የአጋዘን ምስል ያለበት ቢጫ መለያ ተለጥፏል።

አንድ ትልቅና ቀላል ቡናማ አንቴሎፕ (ኢላንድ) በትላልቅ ቀንዶቹ ወደታች ሰርዶ ሲግጥ ይታያል። አንቴሎፑ በመረጋጋት የሚመገብ ሲሆን፣ አረንጓዴ ዛፎች ከበስተጀርባው የሰላም ስሜት ፈጥረዋል። በዙሪያው ጠጠሮችና ደረቅ መሬት አለ።

ሀይለ ጊዮርጊስ ፈይሳ የተሰኘው የኦሮሞኛና የአማርኛ ሙዚቃ ድምፃዊ ሲሆን በሙዚቃ ኢንዱስትሪ ውስጥ ትልቁን አሻራ ማሳረፍ የቻለ ጎበዝ ድምፄዊ ነው ።

በቅርብ ከተሰሩ ውብ ከሆኑ የኮሪደር ልማቶች መካከል አንዱ የሆነው የእናት ዋ ጎንደር ሲሆን ሰዎች ፍቅራቸው እንዲገዙበት ዋ ፊደል የተዘለደች ሲሆን ሁለት ሰዎች ደግሞ መሙላት ይችላሉ።

ሰዎች በረጃጅም አረንጓዴ ተራሮች መካከል ባለ ጠባብና ገደላማ መንገድ ላይ በጥረት ይጓዛሉ። የድንጋይ አናት ላይ ለመውጣት ብዙ ሕዝብ ተሰብስቦ እየታገለ ነው። አረንጓዴው ሸለቆ እና በጎን በኩል ያሉ ትናንሽ ቤቶች የጉዞውን አስደናቂነትና ታላቅ ጥረት በግልጽ ይናገራል።

ጥንታዊ ወርቃማ ቀለም ያለው የአንገት ሐብል በትንሽ ቀይና አረንጓዴ ድንጋዮች አሸብርቆአል። በውስጡ የፊት ቅርጽ የተቀረጸበት ሰፊው መሃል ክፍል አለው፤ በገመድ ታስሮ ነጭ ዳራ ላይ ተንጠልጥሏል።

በከፊል ግንባታ ላይ ያሉ ወይም ያልተጠናቀቁ ከፍታ ያላቸው የመኖሪያ ሕንፃዎች አሉ። ሕንፃዎቹ ቀላል ቡኒ ቀለም ያላቸው ሲሆን፣ ሰማያዊው ሰማይ በትንሽ ነጭ ደመና ከበስተጀርባው አሉ።

በሰማያዊ ሰማይ ሥር የተዘረጋ ሰፊ የጥጥ እርሻ አለ። በእርሻው ውስጥ ያሉት ጥጥ ተክሎች አረንጓዴ ቅጠሎች ያሏቸው እና፣ ነጭ የሆኑ የበሰሉ ጥጥ ፍሬዎች በእጽዋቱ ላይ በብዛት ተንጠልጥለዋል።

ባሕላዊ ጌጣጌጥ ያደረገች ወጣት ሴት ራሷን ዝቅ አድርጋ በኀፍረት ወይም በትህትና ወደታች ትመለከታለች። የብር ጉትቻዎቿ ትኩረትን ሲስቡ፤ አይኖቿ እና ቀለማማ ልብሷ መረጋጋትንና የተደበቀ ስሜትን ያንጸባርቃሉ። በስተጀርባ የዛፍ ግንድና አረንጓዴ ቅጠሎች ይስተዋላሉ።

ይህ ምስል በግልጽ መልኩ የገጠር እና የባህላዊ ህንፃ መሥራትን ያሳያል። በግራ ያለው ህንፃ በእንጨት ድንጋይ ቅርፅ ተዘጋጅቶ እንደመጀመሪያ ደረጃ ይታያል፣ በቀኝ ያለው ግን በግንባታ ደረጃ የተጠናቀቀ ሲሆን ጣሪያ አለው።

የሚያጓጓ ቀይ እና ቡናማ ቀለማት ያለው የቆሎ እንጀራ የዳርቻው ክፍል ተጠቅልሎ በጠፍጣፋ ዕቃ ላይ ተቀምጧል። የላዩ ነጭ ንጣፍ የምግቡን ልዩ ጣዕም አለው። ይህ ባህላዊ ምግብ ለየት ባሉ ጊዜያት ብቻ የሚቀርበው ለምንድነው?

በዘመናዊ መንገድ የተዘጋጀው የመኖሪያ ክፍል በደስታ እና በምቾት የተሞላ ነው። ክፍሉ በቆዳ እና በእንጨት የተሠሩ ሶፋዎችን ያካተተ ሲሆን፤ ቢጫ ትራሶች ሶፋዎቹ ላይ ተቀምጠዋል። መሃል ላይ ዝቅተኛ የእንጨት ጠረጴዛና የወለል ምንጣፍ ክፍሉን ያሳምሩታል።

ሰፋ ባለ የደረቀ እህል ክምር ላይ ብዙ ገበሬዎች በከብቶች ታግዘው እህል ሲያበሩ ይታያሉ። ይህ ምስል የጠንካራ ትብብር እና የግብርና ደስታን ያንፀባርቃል።

አንድ ሰው ፈገግ ብሎ ሰማያዊ ባለሶስት እጅ ብስክሌት እየነዳ ነው። ሌላ ልጅ ቀይ ሸሚዝ ለብሶ ብስክሌቱን ከኋላ ገፍቶ ይረዳዋል። ሁለቱም በአፈር መንገድ ላይ ይጓዛሉ።

ትልቅ ቀንድ ያለው አጋዘን በደረቅ ሣር ውስጥ ቆሟል። ግርማ ሞገስ ያለው አገጩን ከፍ አድርጎ ወደ ቀኝ ሲመለከት፣ ሌላ አጋዘን ደብዛዛ በሆነው የኋላ ክፍል አለ። የእንስሳቱ መረጋጋትና ጥንቃቄ በግልጽ ይንጸባረቃል።

አንዲት ቆንጆ ሴት የተንጨፈረረ አፍሮ ፀጉርና በአማርኛ ጥልፍ ያጌጠ ነጭ የባህል ልብስ ለብሳለች። በግንባሯ ሐምራዊ ሻሽ ሲኖራት፣ በአንገቷ የብር ጌጥ ከለ።

በጥቁር ዳራ ላይ ቀይ፣ ቢጫ፣ አረንጓዴ እና ሰማያዊ ቀለም ያላቸው ሁለት ባህላዊ ቅርጫቶች በውበትና በብልሃት ተሰርተው ተቀምጠዋል። ቅርጫቶቹ በጥበብ ሥራ የመፍጠርና የትጋትን ስሜት ያንጸባርቃሉ፤ ሽፋኑ በአስገራሚ ሁኔታ ያጌጠ ነው።

ከፍተኛ ብቃት ያለው ከእንጨት የተሠራ የእቃዎች ማስቀመጫ ነው። ረጅም መስታወትና ከመስታወቱ ጎን አራት ትናንሽ መደርደሪያዎች አሉት። መደርደሪያዎቹ ላይ የተለያዩ ሽቶዎችና ቅባቶች ተቀምጠዋል፣ የታችኛው ክፍል ደግሞ በሮችና ክፍት የሆኑ መሳቢያዎች አሉት።

የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪን በጥቁር ሸሚዝ አሳይቷል። ፊቱ ላይ የድካም እና የጭንቀት ስሜት ይታያል። ከስር ነጭ የአማርኛ ፊደላት “ ፑቲን አውሮፓን አይፈራም ያሉት ዘነስኪ ፕሬዚዳንት ትራምፕ ከዩክሬን ጎን እንዲቆሙ ተማጸኑ” የሚል ጽሑፍ ተቀምጧል።

ይህ ባለ ሁለት ፎቅ ዘመናዊ ቤት በቢዥ ቀለም ሲያምር ። ቤቱ ጥቁር ብረት በር እና አረንጓዴ መስኮቶች ያሉት ሲሆን፣ መጠበቂያው አጥር በጥንቃቄ ውበቱን ያጎላል።

ኢሚግሬሽን እና ዜግነት አገልግሎት በሰማያዊ ዳራ ላይ ባሉ ነጭ ፊደላት፣ የውጭ ዜጎች ማሟላት የሚገባቸውን የትምህርት ማስረጃና የመታወቂያ ካርድን ጨምሮ አራት መሠረታዊ መስፈርቶችን በስዕል መግለጫ አቅርቧል። ስድስት ተጨማሪ መስፈርቶች በሰማያዊ መደብ ላይ ተዘርዝረዋል።

አንድ ጥቁር ጃኬት የለበሰ ወጣት በሙዚቃ ስቱዲዮ ውስጥ መሬት ላይ ተቀምጦ ፈገግ ይላል። በስተግራው የሚያብረቀርቅ አረንጓዴ ጊታርና መቆጣጠሪያ ዕቃዎች፣ በስተቀኙ ደግሞ ከበሮ ይገኛሉ፤ ከበስተጀርባው የፒያኖ ቁልፎች አሉ፤ የዚህ ሰው ሥራ ምን ሊሆን ይችላል?

እጅግ በጣም ጥሩ እና ቀላል የኩሽና ቁሳቁስ! ይህ ትንሽ ክብ የአልሙኒየም ብረት ድስት ክዳንና ሁለት እጀታዎች አሉት፤ ጥቁር በሚመስል የምድጃ ገጽ ላይ ተቀምጦ ሲታይ የቤት ውስጥ ውበት ይሰጣል።

በቀይ የቡሽ መሸፈኛ የተዘጋ የወይን ጠጅ ጠርሙስ ነው። ጠርሙሱ ጥቁር ቀይ ፈሳሽ ይዟል። በቢጫ ስያሜው ላይ በትልቁ ቀይ ፊደል "አዋሽ"የሚል የአማርኛ ጽሑፍ አለ። ስያሜው ከታች በቀይ እና በወርቃማ ስዕል ያጌጠ ነው። "አዋሽ" የወይን ጠጅ የትኛው አገር ምርት ነው?

ከፍ ባለ ህንፃ አቅራቢያ የብረት ስካፎልዲንግ ላይ የሚሰሩ ሁለት ሰራተኞች ያሳያል። ሰራተኞቹ የደህንነት ቬስት ለብሰዋል። ስካፎልዱ የኮንስትራክሽን ሥራው አደገኛነትና ከፍታን ያሳያል። የግንባታ ጥንቃቄ በሥራው ምን ያህል አስፈላጊ ነው?

ዋው ሲያምር! በቡናማ ጠረጴዛ ላይ ረጅም ብርቱካንማ የፕላስቲክ ጅክ አለ። ጆጉ በተመሳሳይ ቀለም ክዳን ተሸፍኗል ፤ ለፈሳሽ አገልግሎት ዝግጁ ነው ። እረ ሲያስደስት!

መሬት ላይ የተዘረጉ አትክልቶችን ናቸው። አትክልቶቹ በነጭና በፕላስቲክ ላይ የተቀመጡ ሲሆን ጎመን፣ ቀይ ሽንኩርትና የቅጠል ቅመሞች ይገኙበታል። ከጎናቸው አንድ ቢጫ ሙዝ አለ። ይህም በገበያ ወይም መንገድ ዳር ያለውን የአትክልት ሽያጭ ያሳያል። አፈር ባለው ቦታ ነው።

በአንድ ግቢ ውስጥ "ሁለት ሺ ሬስቶራንት" የሚል ትልቅ ባነር አለ። ባነሩ የተለያዩ የምግብ ዓይነቶችን የሚያሳይ ነው፣ ከፊት ለፊቱም በጠርሙስ ውስጥ ያደጉ ተክሎችና የእንጨት መቀመጫዎች አሉ።

ሰማያዊ ግድግዳ ያለው ቤትና ቀይ ጣሪያዎች አሉ። ከቤቱ ፊትለፊት ባለ ብዙ ቀለም የተነጠፈ ሰፊ ግቢ አለ። በግቢው መካከል ቢጫ አበባዎች ያሉት ጥቅጥቅ ያለ ቁጥቋጦ አለ። ወደ በሩ የሚወስዱ የድንጋይ ደረጃዎች በግልጽ አሉ።

አንድ ጢም ያለው ቅዱስ ሰው ቀይ ልብስ እና ሰማያዊ ቀሚስ ለብሷል። በራሱ ዙሪያ ቢጫ ሃሎ አለ፤ በቀኝ እጁ ቢጫ መስቀል ይዟል፣ በግራ እጁ ደግሞ እጣን ማጨሻ አጥብቋል። አረንጓዴ፣ ቢጫና ቀይ ድንበር አሉት።

ቀይ የወይን ጠርሙስ በነጭ ዳራ ላይ በቀይ ሽፋን ታትሟል፣ በላዩ ላይ ደግሞ ቢጫ ወረቀት ተለጥፏል። በወረቀቱ ላይ በደማቅ ቀይ ቀለም በአማርኛ “አዋሽ” የሚል ጽሑፍ ተቀርጿል። ይህም ፍቅርን እና ደስታን የሚጋብዝ የወይን ጠጅ ምርት ነው።

ቀይ ቀለም ያለው ትልቅ የሰብል መሰብሰቢያ ማሽን በስፋት በሰፋ ቢጫ የእህል እርሻ ላይ አለ። ደማቅ ሰማያዊ ሰማይ በበስተጀርባ ሆኖ፣ የማሽኑ እንቅስቃሴ የልፋትና የተስፋ ስሜት ያንጸባርቃል።

አንድ ብርጭቆ ወተት በመሃል ላይ ሲሆን፣ በላዩ ላይ ቀረፋ ተነስንሶ ኮከብ-ቅርፅ ያለው ቅመም፣ ዙሪያውን ነጭ ሽንኩርቶች እና ቀረፋ እንጨቶች ጤናማ እና ገንቢ (ፍቅርን) መጠጥ መሆኑን ያመለክታሉ።

ሰባት የተለያዩ ቀለሞች ያላቸው በሬዎች በደረቅ ሜዳ ላይ ተሰባስበው ገለባ ይበላሉ። በሬዎቹ ትላልቅና ወደ ላይ የተጠማዘዘ ቀንዶች አሏቸው። ሁለት ሰዎች ከበሬዎቹ ጀርባ ዘንግ ይዘው ቆመዋል። ዳራ ላይ ጥቂት ዛፎች አሉ።

እጅግ በጣም የሚያምር ይህ ምስል ቀይ እና ጥቁር ቀለሞች ያሏቸው የስፖርት ጫማዎች ናቸው። በጣም ደስ የሚል መረብ መሰል የፊት ክፍልና ቀልብ የሚስብ ነጭ ባንድ ያላቸው ሲሆን, በመሃል ደግሞ ውብ ትንሽ የቤት ውስጥ ተክል መደነቅን ይፈጥራል።

ጥቁር ቀለም ያላቸው ሁለት የሚያብረቀርቁ የቆዳ ጫማዎች በእርጋታ ተቀምጠዋል። ጫማዎቹ በብልሃት የተሰሩና የተጠለፈ ገመድ ያላቸው ናቸው፣ የመደበኛነት እና የትጋት ስሜት በመፍጠር ለትልቅ ክስተት ዝግጁ ሆነው ተቀምጠዋል።

አንዲት ፈገግታ ያላት ወጣት ሴት ሰማያዊ የስፖርት ማልያ ለብሳ ቆማለች። የእግር ኳስ ክለብ አርማ ከጎኗ ተቀርጿል። ዋናው አጽንዖት የሴትዮዋ ደስታና በራስ መተማመን ላይ ነው። በድፍረትና በጉልበት ቆማ የስፖርት ሰውን ሁኔታ ታሳያለች።

ረዥም ባቡር በቀይ፣ ነጭና አረንጓዴ ቀለም ተቀብቶ ምሰሶዎች ባሉት ድልድይ ላይ ይጓዛል። ባቡሩ በጠፍጣፋና ቡናማ መሬት ላይ ይሄዳል፤ በሩቅ ተራሮች አሉ። ታዲያ ይህ የባቡር መስመር በየትኞቹ ሁለት ታላላቅ ከተሞች መካከል ነው የሚጓዘው?

አንድ ሰው በብርሃን በተሞላ ክፍል ውስጥ ባለ ሁለት ፎቅ አልጋ አስተካክሎ ቆሟል። ግድግዳው ቀይ ነው፤ በሰፊ መስኮት በኩል ብርሃን ወደ ክፍሉ ይገባል። ጠረጴዛው ላይ የሻይ ብርጭቆዎችና ቀይ አበባዎች ተቀምጠዋል። በክፍሉ ውስጥ ግራጫ ሶፋዎች በንጽህና ተደርድረዋል።

በርካታ ወታደሮች የካሞፍላጅ ልብስ ለብሰው እና ጠመንጃ ይዘው በደስታና በጋለ ስሜት ሲጮሁ ይታያሉ። ወታደሮቹ በአረንጓዴ ዛፎችና ቅጠሎች መካከል ቆመው ጠመንጃቸውን ወደ ሰማይ ከፍ አድርገው አድናቆትን ያሳያሉ።

ዋው! ይህ ግዙፍ ብርማ የጭነት መኪና ሰማያዊ ኮንቴይነር ተጎታች ተሽከርካሪ እጅግ በጣም ያምራል። ግራጫማ የአየር ሁኔታ ባለበት መንገድ ላይ ቆሟል፤ ከፊት ለፊቱ ብርቱካናማ ሰሌዳ ያለው ሲሆን፣ ከኋላው በርቀት ቀይ የጭነት መኪና አለ።

በባህላዊ ልብስ ያጌጡ ሁለት ሴቶች በሰማያዊ ምንጣፍ ወይም መድረክ ላይ በብዙ ሰዎች ፊት ሲራመዱ ይታያሉ። አንደኛዋ ነጭ ልብስ ለብሳ ሰማያዊ ጥልፍ ያለበት ሲሆን፣ ሁለተኛዋ ደግሞ ደማቅ ሰማያዊ ልብስ ለብሳለች። ትዕይንቱ የደስታና የባህል ዝግጅት አካል ይመስላል።

ዋው ሲያምር! የእንጨት አልጋው እና ቀይ ልብሱ ፍቅርን እና ምቾትን ይፈጥራሉ። የገለባ ጣሪያው የእረፍት እና የተረጋጋ ስሜት ያሳያል። ብዙ ትራሶች ደስታን እና ዘና ማለትን ይጋብዛሉ። ለዕረፍት ድንቅ ቦታ ነው።

ዋው፣ የሚያምር! በርካታ ሴቶች በደማቅ ነጭና ሰማያዊ ባህላዊ የሀበሻ ልብሶች ደስታቸውን ሲገልጹ ይታያሉ። ከበስተኋላው ያለው አስደናቂ ተፈጥሮ ውበት ሲገርም አንዲት ሴት ከበሮ ትመታለች። እጅግ በጣም ጥሩ!

ትንሽ ልጅ ፀጉሯን በጥሩ ሁኔታ የተሠራ የጎን አፍሪካን ክር የአንገት ጌጥ ለብሳለች። ከፊሉ ፀጉሯ ታስሮ ሲሆን፣ ከፊሉ በክር ተደርድሮ፣ ጫፎቹ በነጭ ዶቃዎች ያጌጡ ናቸው። ይህ የፀጉር አሠራር ስም በየትኛው የፀጉር ፋሽን ይገለጻል?

በቀይ ጠረጴዛ ላይ አራት የተለያየ ቀለም ያላቸው፣ ለተለያየ ፈሳሽ መጠጫ የሚያገለግሉ ዋንጫዎች ተደርድረዋል። የጥቁርና ነጭ ዋንጫዎች ልዩነት በልብ ውስጥ የመደነቅና የጥያቄ ስሜት ይፈጥራሉ።

ዋው ሲያምር! የባህል ልብስ የለበሰች ሴት ውበቷ ልዩ ነው። የሚያማምሩ ጌጣጌጦችና የአንገት ቅረፃ ሲያስደንቁ! በውበቷና በባህላዊ አለባበሷ ፍቅርን ትፈጥራለች። ዋው ሲያምር!

በጣም አስገራሚ ሁኔታን ነው። የደንብ ልብስ የለበሱ ሰዎች የተለያዩ መጠኖችና ቀለሞች ያሉ ከረጢቶችን እያነሳ ነው። ይህ ድርጊት የሕግ ማስከበር ሥራን ጥንቃቄና ቁጣን በሚያሳይ መልኩ የሚያንጸባርቅ መደነቅን ይፈጥራል።

ዋው ሲያስደስት! የተለያዩ የኢትዮጵያ ቢራዎች ጠርሙሶች በጠረጴዛ ላይ ተደርድረዋል። ቅዱስ ጊዮርጊስ ቢራ ጎልቶ የታየ ነው። እነዚህ መጠጦች እረፍትን እና ደስታን ይሰጣሉ። ለመዝናናት እና ለመጠጣት እጅግ ተመራጭ ናቸው። ሲያጓጓ ግሩም!

ቀይ እና ቢጫ ቀለም ባለው ባለ ሶስት ፎቅ ህንጻ ላይ "ቅኔ ያሬድ ፋርማሲ"ን ጨምሮ የተለያዩ የንግድ ምልክቶች ተሰቅለዋል። ህንጻው ከጎኑ የኢትዮጵያ ባንዲራ ሲኖር፣ ከፊት በኩል ነጭ ቫን እና አረንጓዴ ዛፎች አሉ።

ብርማ ቀለም ያላቸው ሁለት ብሎኖች እና ሁለት ነቶች የብሎን ማሰሪያዎች በነጭ ዳራ ላይ ተቀምጠዋል። ሁሉም ባለ ስድስት ጎን ራሶችና ጠንካራ የብረት ገጽታ አላቸው።

ይ እና ጥቁር ቀለሞች ያሉት ይህ ፖስተር በደማቅ ቀይ ፊደል "አብዮት" የሚል ቃል አለው። ከቃሉ በታች ቀይ ባለ አምስት ጫፍ ኮከብ ይታያል፤ ይህም የፖለቲካ ትርጉም አለው።

ወይ ጉድ ሲያምር! ሁለት የሚያብረቀርቁ የሴቶች ጫማዎች ከቁጥቋጦ ተክል ጀርባ አስደናቂ አይነት ናቸው። ብርማ ቀለማቸውና አልማዝ የመሰለ ጌጣቸው ማራኪ ነው። ተረከዛቸው ዘመናዊ ፋሽን ነው። እንዲህ ያሉ ቆንጆ ጫማዎችን ማየት ደስታን ይፈጥራል። በጣም ያጓጓል!

በንጹህ ነጭ ዳራ ላይ የአቢሲንያ ባንክ አርማ በግልጽ ይታያል። አርማው ስድስት አንጓዎች ያሉትና ወደ መሃል የሚያተኩር ወርቃማ ኮከብ ሲሆን፤ ከሱ ስር የአማርኛና የእንግሊዝኛ ስሞች ተጽፈዋል። የጥንታዊነት ስሜት የሚሰጠው የባንኩ ስምና አርማው ለባንኩ የምርት ስም ግንባታ ምን አስተዋፅዖ አለው?

አረንጓዴ ቅጠል ያላቸው ጎመንና ሌሎች ችግኞች በትልቅ የእርሻ መሬት ላይ ተዘርግተዋል። በጎመን መስኩ መካከል ሌላ ችግኝ ሲታይ፤ ከኋላው ደግሞ አረንጓዴ ቅጠል ያላቸው ዛፎችና ደረቅ መሬት በፀጥታ ይታያሉ።

በርካታ ነጭ ፔሊካን ወፎች በባህር ወለል ላይ ተሰልፈዋል። ወፎቹ ረዣዥም ምንቃር አላቸው እና በውሃው ላይ ይንሳፈፋሉ። ከበስተጀርባ በጥቁር ሰማያዊ ውሃ የተከበበ የዛፍ ጥሻ አለ። ሰማዩ ጥርት ያለ ሲሆን ነጭ ደመናዎች አሉ። እነዚህ ፔሊካኖች የትኛው የኢትዮጵያ ሐይቅ ውስጥ ይገኛሉ?

ትልቅ ጥቁር ሳህን ውስጥ ደማቅ ብርቱካናማ እና ቀይ ቀለም ያለው፣ በቅመማ ቅመም የበለጸገ የሚመስል ጨጨብሳ ከቅርበት ይታያል። ክብ እና ጠፍጣፋ የሆኑት የምግብ ቁርጥራጮች በአንድ ላይ ክምር ፈጥረው ሳህኑን ሞልተውታል።

ካህናት በነጭና ደማቅ ቀለም ያሸበረቁ ልብሶች ለብሰው በአንድ ረድፍ ቆመዋል። በትላልቅ ክብ በሆነ ግድግዳ ጫፍ ላይ ቆመው፤ በትሮችና ከበሮ ይዘዋል። ከበስተጀርባ ብዙ ነጭ ልብስ የለበሰ ሕዝብ ይታያል፤ ይህም የፍቅርና የደስታ ስሜትን ያመለክታል።

በፀሐይ ብርሃን ስር አንድ ነጭ ሰንደቅ ዓላማ በአማርኛ ጥቁር ፊደላት ተጽፎበት ከፍ ብሎ ይታያል። ሰንደቅ ዓላማው "የአማራ መፈናቀል እና ሞት ይቁም" የሚል መልእክት ሲይዝ፤ ከሱ በታች የኢትዮጵያ ባንዲራ ቀለሞች ይታያሉ። ረጃጅም ዛፎች ከኋላ አሉና ሰዎችም በግልጽ ይታያሉ።

አረንጓዴ እና ቀይ የጭነት መርከብ ወደብ ላይ ቆሟል። መርከቡ በከፍተኛ ቁጥር የሚሽከረከሩ ነፋስ ኃይል ማመንጫ ቢላዎችን ጭኗል። በዙሪያው ሌሎች መርከቦች፣ የመርከብ መጫኛ ክሬኖች እና መያዣዎች አሉ። ከበስተጀርባ ረዣዥም የከተማ ሕንፃዎች ተሰልፈዋል።

ዋው ሲያስደንቅ! የአዲስ አበባ ከተማ ሰፊ የከተማ ገጽታ ነው። ረዣዥም ህንፃዎችና ብዙ ተሽከርካሪዎች የተሞላ መንገድ ነው። ዘመናዊና ግርግር የበዛበት ከተማ ነው። 'አዲስ አበባ' የሚል ጽሑፍ ከላይ ጎልቶ ተጽፏል።

ይህ የመጽሐፍ ሽፋን ጥልቅ ሀዘንንና ጭንቀትን ይፈጥራል። የፊት ገጾቹ የፍቅርንና የትዝታ ስሜት የሚያንፀባርቁ ሲሆን፣ ከኋላ ያለው የጋዜጣ ጽሑፍ ደግሞ የፍርሃትና የብስጭት ታሪክን ይነግረናል።

ትልቅ መስተዋት ያለው ከእንጨት የተሰራ የቁም ሳጥን ነው። ቁም ሳጥኑ በጣም ደስ የሚሉ መሳቢያዎች፣ መደርደሪያዎችና ዕቃ ማስቀመጫ ክፍሎች አሉት። በመደርደሪያዎቹ ላይ የቅባት እና ሽቶ ጠርሙሶች በሚያምር አደራደር ተቀምጠዋል።

ሲገርም! ሙሉ የመፍቻ መሳሪያ ስብስብ። ጥቁር እና ቢጫ እጀታ አለው። በርካታ አይነት ራሶች ተደርድረዋል። ለጥገና በጣም ጠቃሚ ነው። ትክክለኛ እና የተሟላ ስብስብ መሆኑ ያስደንቃል። ደስ የሚል እና የሚያረጋጋ የስራ አካባቢ ስሜት ይሰጣል።

የሼፎችን የመሰለ ነጭ ኮፍያና ቀይ ቲሸርት የለበሰ ፈገግታ ያለው ሰው፣ በምግብ ቤት መደርደሪያ ፊት ለፊት ቆሟል። ሰውየው አንድ ሰሃን የቬጀቴሪያን ምግብና የጁስ መጠጥ ይዞ ሲታይ፣ በመደርደሪያው ላይ ሌሎች በርካታ ምግቦችና መጠጦች ተቀምጠዋል።

ጤናማና ለምለም ተስፋ! አረንጓዴው ሰሊጥ በሜዳው ላይ ተዘርግቶ ሲያምር! የጥሩ ምርትና የእርካታ ስሜት ይሰጣል። ተፈጥሮ በለጋስነት ያደለችው ለም መሬት መሆኑ ሲያስደስት!

ሰፊው የአስፋልት መንገድ ወደ ክፍያ መፈጸሚያ ጣቢያ ያመራል። በከፍታ ላይ "ቱሉ ዲምቱ ዋና የክፍያ ጣቢያ" የሚል አረንጓዴ ጽሑፍ ተለጥፏል። በርካታ መኪኖች፣ የጭነት መኪናዎችና የነዳጅ ጫኝ ተሽከርካሪዎች ለክፍያ ይጠባበቃሉ። የመንገድ መብራቶች በየአቅጣጫው ቆመዋል።

በእንጨት መደርደሪያ ላይ የተደረደሩ ብዙ የተለያዩ የምግብ ምርቶች ይስተዋላሉ። ቢጫ የበቆሎ ዱቄት ሳጥኖች፣ ቫኒላና ስኳር የያዙ ሐምራዊ ፓኮች፤ እንዲሁም ቀይ የቲማቲም መረቅ እና ፓስታዎች ተደርድረዋል። ይህ የተትረፈረፈ ነገር ረሃብን የማስወገድ አቅም ይሰጣል።

የሉሲ ቅሪተ አካል ክፍሎች በጥቁር የዝግጅት ጠረጴዛ ላይ ተሰባጥረው ተቀምጠዋል። የአጥንቶቹ ክፍሎች የራስ ቅል፣ የጎድን አጥንቶች፣ የአከርካሪ አጥንቶች፣ ክንዶች እና እግሮችን ይጨምራሉ። እነዚህ ቀላል ቡናማ ቀለም ያላቸው የአጽም ክፍሎች በብረት ፍሬም ውስጥ ተዘርግተው ለዕይታ ቀርበዋል።

ዋው! ሲያስደስት! ልጅቷ የውሃ ፓምፕ ስትጠቀም ፈገግ ብላለች። ደስታዋ ሲያምር! ንጹህ ውሃ በማግኘቷ ደስተኛ ነች። ሲያስደስት! አረንጓዴው ልብሷ ደግሞ ያምራል። እረ በጣም ደስ ይላል! ሲያስገርም!

አየህ ሲያስደንቅ! ጠንካራ ሰራተኞች! በፋብሪካ ውስጥ በጋለ ስሜት ይሰራሉ። ቀይ የፕላስቲክ ምርቶችን ሲያመርቱ ወይም እያዘጋጁ ነው። ይህ ትጋትና ምርታማነት ደስታንና ተስፋን ያመጣል፡፡

ከፊት ለፊት አንድ ሰማያዊ አራት ማዕዘን ቅርጽ ያለው የመንገድ ምልክት ይታያል። ምልክቱ ወደ ፒያሳ፣ ናሽናል ሜትሮሎጂ እና አምባሳደር የሚያመላክቱ አቅጣጫዎችን ያሳያል። ከበስተጀርባ "የኢትዮጵያ ፖስታ" የሚል ጽሑፍ ያለበት ባለብዙ ፎቅ ሕንፃ አለ።

ከምድር አጠገብ ተንጣለል ያለ፣ አረንጓዴ፣ ሰማያዊና ነጭ ዳርቻ ያለው ሰፊ ባነር (ማስታወቂያ) አለ። ባነሩ ቪዥን ክሊኒክና ዳያግኖስቲክ ማዕከል የሚለውን የአማርኛና የእንግሊዝኛ ጽሑፎችን፣ አገልግሎቶችን እና ስልክ ቁጥር ይዞ ቀርቧል። ከበስተጀርባ የእንጨት ምሰሶዎች ያሉት የሕንፃ ክፍል አለ።

የኢትዮጵያ አየር መንገድ አውሮፕላን አጠገብ ሱፍ የለበሱ ሰዎችና የጸጥታ አካላት ቆመዋል። ብዙ ተሳፋሪዎች በአውሮፕላኑ መወጣጫ ደረጃ እየወጡ ነው። ይህ ሁኔታ ከአዲስ ጉዞ ጋር የተያያዘውን ጉጉትና ተስፋ እንዲሁም ለውጭ እንግዶች ያለውን አቀባበል ያሳያል።

ጠባብ በሆነ ቆሻሻ መንገድ ላይ ቀይ ባለሶስት እግር ተሽከርካሪ ውሃ ጭኖ ቆሟል። ተሽከርካሪው ሰማያዊ ጨርቅ የተሸፈነ፣ ከኋላው ቀይ ቲሸርትና ቁምጣ የለበሰ ሰው ቢጫ ጀሪካኖችን እያወጣ ነው። ጀርባው ላይ የከተማ መኖሪያ ቤቶች አሉ።

ዋው፣ ሲገርም! ይህ ባህላዊ ምግብ በጣም ያምራል! ትልቅና ክብ ዳርቻ ባለው ሳህን ላይ ከበርካታ ወጦችና አትክልቶች ጋር የተቀረበ እንጀራ እጅግ በጣም ጥሩ ነው። ወጦቹ፣ እንቁላል እና አትክልቶች በጣም ደስ የሚል ናቸው።

ስድስት ክፍሎች የተቆረጠ ትልቅ ፒዛ በእንጨት መቁረጫ ሰሌዳ ላይ ተቀምጧል። ፒዛው ቀልጦ ባለ ነጭ አይብና ቀይ የፔፐሮኒ ቁርጥራጮች ተሞልቷል። የእንጨት ጠረጴዛና ጥቁር የሽቦ መደርደሪያ ከበስተጀርባው ይገኛሉ። ይህ የደስታና የምግብ ፍቅር ስሜት ይገልጻል።

የቅዱስ ጊዮርጊስ ቢራ ጠርሙስ እና አረፋ ያለው ብርጭቆ ቢራ ያሳያል። ጠርሙሱ በሆቴል ወይም ምግብ ቤት ጠረጴዛ ላይ ተቀምጧል። ቢራው ፕሪሚየም ላገር ነው የሚል ጽሁፍ አለው። የቅዱስ ጊዮርጊስ ቢራ በአገራችን የቢራ ኢንዱስትሪ ውስጥ ምን ዓይነት ታሪካዊ ሚና አለው?

ትልቅ ብርቱካናማ ቀለም ያለው የጭነት መኪና በግልጽ ፊት ለፊት ይታያል። ከመኪናው ፊት ለፊት በሁለት ጎን የጀርመንና የኢትዮጵያ ባንዲራ ያጌጠ አረንጓዴና ነጭ ባነር በአማርኛ ጽሑፎች ተሰቅሏል። ከመኪናው ጀርባ ሰማያዊ ኮንቴይነሮች ሲኖሩ፣ ተራራማ ገጠራማ ዳራ በስተጀርባ አለ።

ሲያስደስት! ብዙ ቀይ በርበሬ ሲያምር! ቀለማቸው ሲያስደንቅ! ለየት ያለ ጣዕም እንደሚሰጡ ሲያስደስት! ትልቅ ምርትና አቅርቦት ነው! ሲያስገርም! በጣም ደስ የሚል እይታ! ሲያጓጓ!

ዘመናዊ የእንጨት ልብስ ማስቀመጫ ክፍል ሙሉ ግድግዳውን ይዞ ተተክሏል። ቁም ሳጥኑ በመሃል የቆመ መስታወት ያለው፣ በርካታ መሳቢያዎችና በሮች ያሉት ነው። በግራ በኩል የተከፈተ በር ወደ ሌላኛው ክፍል የሰላም ስሜት ወደሚሰጥ መኝታ ቤት ያመላክታል።

ዋው ሲያምሩ! ሮዝ እና አረንጓዴ ጫማዎች ደስታን እና ምቾትን ይጋብዛሉ። ብሩህ ቀለሞቻቸው መደነቅን ይፈጥራሉ። ለቀላል እና ምቹ የእግር ጉዞዎች ፍፁም ናቸው። አስደሳች ምርጫ!

ሁለት ሰዎች ግራጫና ጥቁር ቀለም ያላቸውን ሶፋዎች ከቤት ውጭ ሲያፀዱ አሉ። አንደኛው ሰው በቫኩም ማጽጃ ሲጠቀም ሌላኛው ደግሞ በሶፋው ላይ ተኝቶ ያጸዳል፤ ከጎን ብርቱካንማ ቫኩም ማሽን አለ። ታዲያ ይህ ጽዳት የሚካሄደው በየትኛው የአፍሪካ አካባቢ ነው?

በሰፈር አካባቢ በሁለት ወገኖች መካከል የቆረጠ የድንጋይ ሐውልት ታይቷል። በሐውልቱ ላይ የታሪክ እና የባህል ምልክቶች ተቀመጡ። አንዱ በባህላዊ ነጭ ልብስ እና በቀለም ጌጣጌጥ የተሸፈነ ሲሆን፣ ሌላው በአረንጓዴ ልብስ እና በአስተዋፅኦ አይነት ኮት ተሸፍኖ ነው።

ዋው ሲያምር ! ጥቁር እርሳስና ወርቃማው ላስቲክ ማስያዣው ሲያስደንቅ ! ለስላሳው ገጽና የሰላው ጫፉ ለመጻፍ ሲያጓጓ ! እረ ሲያስገርም ! ጥራት ያለው ነገር ሲያስደስት !

ቀይ የራስ ልብስ እና ሮዝ ሸሚዝ የለበሰች ሴት ፈገግታ እያሳየች ቡና ከዛፉ ላይ እየለቀመች ነው። ሴትየዋ ሙሉ በሙሉ የደረሱ ቀይ የቡና ፍሬዎች የተሞላ በእጅ የተሠራ ቅርጫት ይዛለች። የቡናው ዛፍ በደማቅ ቀይ፣ ቢጫና አረንጓዴ ቀለም ባላቸው ፍሬዎች ተሸፍኗል።

ጠንካራ ሮቦት ያልታወቀን ለመግለጥ ዝግጁ ነው። በነጭ ብርሃኑና በትልልቅ ጎማዎቹ በድፍረት ወደፊት ሲገሰግስ፣ የሰው ልጅ እምቅ ችሎታና የቴክኖሎጂን ጥልቅ ምሥጢር ያንጸባርቃል።

ዋው! ጥቁር ቆዳ ጫማ ሲያምር! ክፍት እና ለጋ ዲዛይኑ አስደሳች ነው። ለበጋ ምቹ እና ቄንጠኛ ነው። አቤት የጥራቱ ውበት! የወርቅ መቆለፊያው አስጌጦታል። እጅግ ድንቅ! እግሬ ላይ አድርጌ መሄድ አመኘሁ።

ዋው! ደስታ ሲንጸባረቅ! የኢትዮጵያ ቡና ሥነ ሥርዓት ሲደረግ ነው። በባህል ልብስ ያጌጡ ሰዎች በየፊናቸው ተቀምጠው ቡና እየተቀዱ ነው። መሬቱ በአበባና በቡና ፍሬ አጊጧል። እንዴት የሚያምር ትዕይንት!

ዋው ውበት! ይህ በሮዝ እና በወርቃማ ቀለም ያሸበረቀ የልደት ዝግጅት ታላቅ ደስታንና ፍቅርን ያሳያል። እጅግ አስደሳች እና የሚያስደንቅ የፍቅር መግለጫ!

አንድ ረጅም ነጭ ህንፃ በተረጋጋ ውሃማ ገጽ በሌላኛው ጎን ይገለጻል። የህንፃው ስፋትና የእረፍት ቦታው ከውሃው ጋር መጣጣሙ ሰላማዊ ነው፤ የተረጋጋና የደስታ ስሜትን የሚፈጥር ቦታ መሆኑን በግልጽ ያሳያል።

ጥንድ ጥንድ ሆነው በተቀመጡ ተማሪዎች የተሞላው ክፍል ውስጥ፤ አራት ወጣት ወንዶች ልጆች በደስታ ይስቃሉ። በክፍል ውስጥ ባለው ብርሃን መሀል የመማር እድላቸው ላይ የመደሰትና የፍቅር ስሜት ይታይባቸዋል።

ነጭ በሆነ ጣሪያ ላይ የተገጠመ ክብ ቅርጽ ያለው የብርሃን መብራት ይታያል። መብራቱ ክብ፣ ቀለል ያለ ቢጫ መስታወት ባለው አካል የተሸፈነ ሲሆን፤ በዙሪያው ሁለት ትላልቅ ነጭ የፕላስተር ቀለበቶች በስርዓት ተቀርጸዋል። መብራቱና ቀለበቶቹ ከታች ሆነው ሲታዩ ያምራሉ።

ቡኒ ቀለም ያላቸው የእንጨት ጠረጴዛዎችና ወንበሮች በብዛት የተደረደሩበት የውስጥ ክፍል ነው፤ አንዳንድ ወንበሮች በቆዳ ተሸፍነዋል። ከግድግዳው ላይ የተለያዩ ሥዕሎችና የእንስሳት ምስሎች፣ እንዲሁም ትልቅ ጀበና አለ፤ ይህ ቦታ ምን ዓይነት አገልግሎት ለመስጠት ታስቦ የተዘጋጀ ሊሆን ይችላል?

በከተማ ጎዳና ላይ አንድ ሰው ከባድ የቤት እቃዎችን፣ በተለይም መጥረጊያና ሰማያዊ ቅርጫቶችን ጭኖ ተሸክሟል። በትከሻው ላይ ያደረገው ሸክም የዕለት ተዕለት ኑሮን ብርታት ይወክላል። የሌሎች ሰዎች እንቅስቃሴ ደግሞ የንግዱን ጠንካራ ተሳትፎ በግልጽ ይወክላል።

በደማቅ ሰማያዊ ሰማይ ሥር፣ የኢትዮጵያ ዲያስፖራ ኤጀንሲ ባንዲራ በነጭ ጨርቅ ላይ ተቀርጾ በነፋስ ሲውለበለብ ይታያል። በባንዲራው ላይ ሰማያዊና ቢጫ ትሪያንግል ቅርጽ ያለው ምልክት፣ የውጭ አገር የሚኖሩ ኢትዮጵያውያን የትብብር ስሜት ይገልጻል።

ሶስት ወንዶች ወታደራዊና ተራ ልብስ ለብሰው ፀሐያማ በሆነ አረንጓዴ ቦታ ላይ በደስታ ተቀምጠዋል። ወንዶቹ ፈገግታ ሲያሳዩ፣ አንዱ በትሩን ተደግፎ የፍቅር እና የእረፍት ጊዜ ስሜት ያንጸባርቃል።

የጣና ሀይቅ በኢትዮጵያ በባህርዳር እና በጎንደር መሀል የሚገኝለባህር ዳር ከተማ ውበት የሆነ ከኢትዮጵያ ሰፊው ሀይቅ ነው። የጣና ሀይቅ በውስጡ ብዙ ደሴቶች ያሉት ሲሆን እነዚህ ደሴት ጥንታዊ ታሪካዊ ገዳማትን ይዘዋል።

ባለ አበባ ቅርጽ የተቀረጹ ቢጫ እና ቡናማ የሆኑ ብዙ ኩኪሶች በነጭ ሳህን ላይ በተራ ተደርድረው ይታያሉ። ኩኪሶቹ የሚስቡና አስደሳች መልክ ያላቸው ሲሆኑ፣ የመብላት ምኞትን ያሳያሉ።

ዋው ሲያምር! የኤርትራ ባንዲራ በሰማይ ከፍ ብሎ ሲውለበለብ ይታያል። ቀይ፣ አረንጓዴ፣ ሰማያዊ እና ቢጫ ቀለሞች ፍቅርንና ኩራትን ያሳያሉ። ባንዲራው በሰንጋል ላይ ተቀምጦ ሲታይ፣ ሀገር ወዳድነትን ይገልጻል። ሲያስደንቅ!

የጠቆረ ቆዳ ያለው ወጣት ወደ ቀኝ ትንሽ ዘንበል ብሎ ወደ ካሜራው ይመለከታል። ጥቁር ፀጉሩ በሾሉ እና በቆሙ ኩርባዎች ተስተካክሏል። ግራጫማ ቲሸርት ለብሶ በግራ ጆሮው ላይ ደግሞ ካሬ ቅርጽ ያለው ጉትቻ አድርጓል።

በትልቅ ቀይ፣ ቢጫና ጥቁር ቀለም ባለው የሽመና መሰል መሶበወርቅ ውስጥ የፈነዳ በቆሎ (ፈንዲሻ) ተሞልቶ ይታያል። ከበስተቀኝ ጥቂት የቡና ስኒዎችና የብር ቀለም ያለው የቡና ማቅረቢያ ዕቃ፣ የተቀመጠው የሽመና መሶበዎርቅ ክዳን ከፊት ተገልብጧል።

በጅምር ላይ የሚገኙ እንጨታቸው ብቻ የቆመ ቤቶች ይገኛሉ ። እንዲሁም ከፍለፊት ይገኛል ላይ ትንሽዬ ቤት ስትኖር ከጀርባ ዛፎች ይታያሉ እና ሳሮች አሉ ።

አምስት ደረቅ ፈዛዛ ቢጫ ቅጠሎች ተጣምረው ኮከብ መሰል ቅርጽ ፈጥረዋል። እያንዳንዱ ቅጠል በቅርጹ ከፍ ያለ ሽብሽብ (መስመር) አለው። ይህ ከቀላል ቡናማ እስከ ቢጫ የሚሸጋገር የውበትና የተፈጥሮአዊነት ቅርጽ በነጭ ዳራ ላይ በግልጽ ይደመደማል።

ነጭና አረንጓዴ የጭነት መኪናዎች በክብደት መለኪያ ቦታ ላይ ተሰልፈው ይገኛሉ። መኪናዎቹ ከብቶች የሚጫኑባቸው ሳጥኖች አሏቸው። ይህ ቦታ የእቃ ክብደት የሚለካበት የንግድ ሥራ ማዕከል ነው።

ደብዛዛ ቡናማ ቀለም ያለው አነስተኛ አጋዘን በደረቅ ሣርና በቅጠላማ ተክሎች መካከል በጥንቃቄ ይንቀሳቀሳል። እንስሳው ከአዳኝ የሚሰማውን አደጋ በመፍራት በአካባቢው ላይ በትኩረት ይቃኛል።

አንድ አፍሪካዊ ወንድ የጎን ገጽታ ከሰማያዊ ሰማይ ዳራ ጋር ይታያል። ረዥም ግንባሩና በአንገቱ ላይ ያለው ባህላዊ ጌጣጌጥ ትኩረትን ሲስቡ፤ ፊቱ በብስለትና በመረጋጋት ወደ ግራ ይመለከታል። ጸጉሩ ከኋላ ተጠምጥሞ የጥንካሬን እና የንቃት ስሜትን ያንጸባርቃል።

መሐሉ ላይ ጥቁርና ነጭ የሆነ ንጉሥ የቴዎድሮስ ምስል ያለው መጽሐፍ ሽፋን ቀርቧል። ምስሉ በኢትዮጵያ ባንዲራ ቀለማት ክብ ድንበር ተከቧል። ከበስተጀርባው አረንጓዴ፣ ቢጫና ቀይ ወደ ሐምራዊ ዳራ ይመራሉ፤ በላይ ደግሞ "ንጉሡ" የሚለው ርዕስ በጥቁር ፊደል ይነበባል።

ከትልቅ ወንዝ ዳርቻ የቆመው ታላቁ የግንባታ ግድብ የመደነቅን ስሜት ይፈጥራል። በርካታ ከባድ መሣሪያዎችና ሠራተኞች ግድቡን በጭንቀትና በትጋት ሲገነቡ አሉ። በስተቀኝ ያለው የውሃ መጠን ከፍተኛ ነው፤ በግራ በኩል ደግሞ ከፍ ያሉ ክሬኖች በሥራ ላይ ናቸው።

ደማቅ የእሳት ነበልባልና ጭስ ወደ ላይ እየተንቦገቦገ፣ በሌሊት አንድ ግዙፍ ሮኬት ወደ ህዋ ሲወነጨፍ ይታያል። የእሳት ጅረት ታንኮችና የማስወንጨፊያ መዋቅሮች ባሉበት ቦታ ላይ በድንገት ብርሃንና ግርማ ሞገስ ፈጥሯል።

ረጅም ግድግዳ በሌለው እና በቀይ የብረት ጨረሮች በተሰራ ጣሪያ ባለው ትልቅ አዳራሽ ውስጥ ረጅም ነጭ ጠረጴዛዎች እና የእንጨት መቀመጫ ወንበሮች በተደራጀ መልኩ በረጅም ረድፎች ተደርድረዋል። ክፍሉ ቢጫ ቀለም አለው።

የተለያዩ የብር መስቀል የአንገት ጌጦች በጥንቃቄ በእንጨት ዳራ ላይ ተቀምጠዋል። መስቀሎቹ ክብና ሌሎች ውስብስብ ቅርጾች አሏቸው፤ ይህም የጥበብና የጥንታዊነትን ስሜት ይሰጣል። ቅርጾቹ የሀይማኖትን ፍቅርና አክብሮት ይገልጻሉ።

የጥርስ ክሊኒኮችን ሳስብ በጥርስ ህመም የሚመጡ ሰዎች ያሳዝኑኛል። ነገር ግን እነዚህ ክሊኒኮች ህመሙን አጥፍተው ፈገግታን እንደሚመልሱ አስባለሁ። ጥሩ የጥርስ ሐኪሞች በሽተኛውን በስሱ እና በጥንቃቄ ሲይዙ ማየት እጅግ መልካም ነው።

ዋው! ሲያስደስት! የገበያው ትዕይንት እንዴት ያምራል! ደማቅ ቀለም ያላቸው አትክልቶችና ፍራፍሬዎች ሲያስደስቱ! ቀይ ሽንኩርትና ቲማቲም ሲያምሩ! ሰዎች ሲገበያዩ ያዩት ደስታ በጣም ደስ ይላል። ሲያስገርም!

የኢትዮጵያ ባህላዊ ጥልፍ ያለበት ነጭ ሸሚዝ የለበሰ ሰው ቆሟል። የነፋስ የሙዚቃ መሳሪያ እየነፋ ነው። መሳሪያው ጥቁር እና ብረታማ መልክ አለው። የሙዚቃ ትዕይንት ላይ ነው። ይህ ሙዚቀኛ እየተጠቀመበት ያለው የሙዚቃ መሳሪያ ዓይነት ምን ይባላል?

ብዙ ቁጥር ያላቸው ክብ ባህላዊ የምግብ መደቦች በአንድ መስመር ተደርድረዋል። የምግቦቹ መደብ ሰፊ እንጀራ ላይ በሥጋ ወጥ፣ በግማሽ የተቆራረጡ እንቁላሎች እና በሙሉ የቃሪያ ፍሬዎች ያጌጡ ናቸው። እያንዳንዱ መደብ በቀይ መሀረብ የተጠቀለለ የቅርጫት ዳርቻ አለው።

ሶስት ሰዎች በድንጋይ መሬት ዙሪያ ከነነበረ እሳት በተከበሩ ተቀምጠው ታይተዋል። አንዱ በመሃከል ቆመው በትር እየተናገሩ ወይም እየዘፈኑ ናቸው። አካባቢው በጭራሽ ቀን ብርሃን የተሞላ ሲሆን በርትት አየር እና የተራሮች ምስል በጀርባ ታይቷል።

አረንጓዴ ልብስ የለበሰ ወጣት በግራ እጁ ጠመንጃ ይዞ፣ ከሁለት ባህላዊ ልብስ ከለበሱና በትረ-እግር ከያዙ ወጣቶች መሀል ይቆማል። ሦስቱም በሰፊው አረንጓዴ ሜዳ ላይ በፈገግታ ሲሄዱ፣ ከበስተጀርባ ጥቅጥቅ ያለ ተክል አለ።

ብርማ ቀለም ያለው፣ የሚታጠፍ የልብስ ማስጫ፣ ማስጫው ረዣዥም የብረት ክሮች ያሉት እና፣ በጥቁር ፕላስቲክ ማያያዣዎች ተገጣጥሟል። ማስጫው በግራጫማ ምንጣፍ ወይም መሬት ላይ ተቀምጦ ነጭ ግድግዳ ከጀርባው ይታያል።

ዋው ያስደንቃል ! ተጎናጽፎ የተቀመጠው ሰው በሰላም ርቀቱን በትኩረት ይመለከታል። ፀጥታውና ሰፊው ተራራማ ቦታ እረፍትና ፍቅርን ይሰጣል። ይህ ያማረ ትዕይንት መደነቅን ያጭራል።

ዋው ሲያስደንቅ! ተራራማው ገጽታ በለምለም አረንጓዴ ተክል ተሸፍኗል። ከታች ያሉት ተክሎች በአይነት ይለያያሉ። በተፈጥሮአዊ ውበት እና ስፋት መደነቅ !!። የመሬት አቀማመጡ ሰላማዊ እና የሚያረጋጋ ነው።

በቴሌቪዥን ወይም በዜና ማሰራጫ የተቀረፀ ይመስላል። በምስሉ መሀል ትልቅ የእንጨት ክምር በኃይል ሲቃጠል ይታያል። ብዙ ሕዝብ በእሳቱ ዙሪያ ተሰብስቧል። ከበስተጀርባ ትላልቅ ሕንፃዎች አሉ። እሳቱ የደመራ በዓል አካል ይመስላል፤ ከሥር አማርኛ ጽሑፎችና የሰዓት ምልክት ይታያል።

የብረት መዝጊያ ፊት ለፊት የተቀመጠው ነጭ ጠረጴዛና የቢሮ ወንበር፣ የሥራ ቦታን ምቹነት ያሳያሉ። ጠረጴዛው ሶስት መሳቢያዎች ሲኖሩት፣ ጥቁሩ ወንበር ደግሞ ምቾትን በመስጠት ለትኩረት የተሞላ ሥራ ፍቅርን ያነሳሳል

አንዲት ቆንጆ ሴት በአንድ ክፍል ውስጥ ቆማለች። በነጭ ዳራ ላይ ሐምራዊና ነጭ ቀለም ያለው አጭር ልብስ ለብሳ በፈገግታ ወደታች እየተመለከተች ነው። ከበስተጀርባ በግድግዳ ላይ የተሰቀሉ ሥዕሎች እና በግራ በኩል የአንድ ተክል ቅጠሎች ይታያሉ።

ለንጽህና መጠበቂያ የሚያገለግሉ የሚያማምር ማሸጊያ ያላቸው ሳሙናዎች በየመደባቸው ተደርድረዋል። ሳሙናዎቹ ላክስ እና ላይፍቦይ ሳሙና ሲሆኑ የላክስ ሳሙናው ማሸጊያ ይበልጥ ዉበት አለው።

በጠራራ ፀሐይ ቀይ የእሳት አደጋ መኪና የብርት አጥር እና ቁጥቋጦ ባለው ባዶ መሬት ላይ ቆሟል። ከኋላው ግዙፍ ግራጫ እና ቀይ መዋቅር ያለው ዘመናዊ የሚመስል ህንፃ አለ። ሰማዩ ሰማያዊ ሲሆን መሬቱ ቡናማ እና ድንጋያማ ነው።

እረ ሲያስደንቅ! ይህ እንቁራሪት ወደ ውሃው ውስጥ በሃይል ሲዘልቅ! ሲገርም! ቀይና ቡናማ ቆዳው ያበራል። እግሮቹ ተዘርግተው ውኃው ይረጫል። የሚገርም ፍጥነት! ይህን አስደናቂ ቅጽበት መመልከት መደነቅን ይፈጥራል።

የሚያብረቀርቅ ጥቁርና ነጭ የቆዳ ሶፋ ስብስብ ከብርጭቆ የቡና ጠረጴዛ ጋር በንፁህ ክፍል ውስጥ ተደርድሯል። የወንበሮቹ የቆዳ አዝራር ስራ የከፍተኛ ምቾትና ዘመናዊነትን አለው። የዚህ ሶፋ ስብስብ የመጨረሻ የሽያጭ ዋጋ ምን ያህል ይሆን?

በመጠኑ ተዳፋት ባለበት ለምለም ቦታ ላይ ሴቶች ችግኝ እየተከሉ ነው። የቡድኑ ትጋት ደስ ያሰኛል!፣ አካባቢውን የማልማት ጥረትም 'ዋው ሲያምር' ያስብላል። ዛፎቹ ሰፋፊ እና ከፍ ያሉ ናቸው።

ጥቁር ቀለም ያላቸው እና ከቆዳ የተሠሩ ሁለት ጫማዎችን (ሳንዳሎችን) ያሳያል። ጫማዎቹ የሮማውያንን ግላዲያተሮች ጫማ የሚመስል የተጠላለፉ ማሰሪያዎች ያሏቸው ሲሆን፤ የቁርጭምጭሚት አካባቢ ላይ ወርቃማ ቀለም ያለው መቆለፊያ አላቸው።

ሶስት ሰዎች ባህላዊ ልብስ ለብሰው በጫካ ውስጥ ቆመዋል። አንደኛው ሰማያዊና ብርቱካናማ ለብሶ ዱላ ይዟል፤ ሌላኛው ቀይና አረንጓዴ ለብሷል፤ ሶስተኛው ደግሞ ጋሻ ይዟል።

የአፋር ክልል ባንዲራ ሰማያዊ፣ ነጭና አረንጓዴ ቀለሞች ሰላም እና ብሩህ ተስፋን ሲያሳዩ፣ ቀይ ትሪያንግል እና ምልክቱ የጥንካሬ እና የቁጣ ታሪካዊ ስሜትን ያንጸባርቃሉ።

በአንድ የትምህርት ክፍል ውስጥ የተማሪዎችንና የአስተማሪን ገጽታ ያሳያል። ተማሪዎቹ በየመቀመጫቸው ተቀምጠዋል፤ አንዳንዶቹም የትምህርት ቤት ልብስ ለብሰዋል። አስተማሪው ከበስተጀርባ ቆሟል። ግድግዳዎቹ በተለያዩ ትምህርታዊ ቁሶችና ሥዕሎች ያጌጡ ሲሆን፣ ክፍሉ ለትምህርት የተዘጋጀ ይመስላል።

የአዲስ አበባ ከተማ አውቶቡሶች በከተማ መንገድ ላይ በፍጥነት እየተጓዙ ነው። ቢጫና ቀይ ቀለም የተቀቡ ተጣጣፊ አውቶቡሶች ፊት ለፊት የአበባ ጉንጉን ተደርጎላቸዋል። ከበስተጀርባ ትልቅ የከተማ ሕንፃ በግልጽ ሲታይ፣ አውቶቡሶቹ የመዲናዋን የመጓጓዣ ዕድገት ይገልጻሉ።

ይህ ሥዕል በአማርኛ ቋንቋ በጽሑፍ የተሞላ ጋዜጣ ወይም መጽሔት ሁለት ገጾችን ያሳያል። የግራው ገጽ የመኪና ማቆሚያ ትልቅ ፎቶግራፍና ተያያዥ ጽሑፎችን ይዟል። ቀኝ ላይ የሰው ምስሎች ያለበት ትንሽ ፎቶግራፍና ከታች በኩል ለጨረታ የቀረበ የፕሮጀክት ማስታወቂያ ተቀምጧል።

የውስጥ ክፍሉን በጥሩ ሁኔታ ያሳየናል፤ ምናልባትም የቤተ ክርስቲያን ወይም ታሪካዊ ሕንጻዎች ግድግዳዎቹ በሰማያዊና ወርቃማ ቀለም የተቀቡ ቅስቶች አሏቸው። ወለሉ ቀይ ምንጣፍ ተነጥፏል። ይህ ቦታ የትኛው ታዋቂ የኢትዮጵያ ቤተ ክርስቲያን ወይም አዳራሽ ነው?

ውብ! እነዚህ ለስላሳ የቆዳ ቀለም ያላቸው ብዙ መደርደሪያዎች በእንጨት ዘንግ ላይ ተሰቅለዋል። ሁሉም የአንገት ክፍላቸው ብርማ ብረት ሲሆን፣ በስተጀርባ የብርቱካናማ እና ጥቁር ሰማያዊ መጋረጃዎች ይታያሉ። የሚያምር እና ሥርዓታማ አቀራረብ ነው!

ብዙ ቁጥር ያላቸው አረንጓዴና ያልበሰሉ ሙዞች በክምር ተቀምጠዋል። ሙዞቹ በክቡ ተቆርጠው የደረሱ እና፣ ከመካከላቸው አንዱ ቢጫ ቀለም እየያዘ ይገኛል። ሙዞቹ በሙሉ በጥቁር እና በሰማያዊ ጨርቅ ላይ የተቀመጡ ናቸው፣ ከበስተጀርባ ጥቁር ግራጫ ግድግዳ ይታያል።

ዋው! በጣም ጥሩ እና የሚያምር አርማ! የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋሻ ቅርጽ ያለው አርማ ሲገርም፣ በውስጡ ችቦ፣ አቶም እና የማርሽ ጎማ ምልክቶች መደነቅን ይፈጥራሉ። አረንጓዴውና ሰማያዊው ቀለም የትምህርቱን ፍቅርና ጥንካሬ በውብ ሁኔታ ያንጸባርቃል።

በነጭ አበባዎች የተንቆጠቆጠ ዋና የሠርግ ጠረጴዛ ያሳያል። ነጭውና ወርቃማው ጠረጴዛ በትላልቅ ነጭ ጽጌረዳዎች የተከበበ ነው። ከፊት ለፊት ባሉት ረዣዥም የመስታወት ማቆሚያዎች ውስጥ ሻማዎች ያበራሉ።

ዋው ሲያምር! ገነት መስሏል! የዘንባባ ዛፎች፣ ሐይቅ እና ጥርት ያለ ሰማይ! የመቅደሱ ጉልላቶች ደግሞ ደስ ይላሉ። ይህ መረጋጋት እና ሰላም ልብን በደስታ ይሞላል። ሲያስደስት!

ቢጫ ስቴፕለርን ጨምሮ የተለያዩ የቢሮ ቁሳቁሶች በብዛት ተደርድረው ይታያሉ። የላስቲክ ባንዶች፣ የወረቀት ክሊፖች እና የተለያዩ ቀለም ያላቸው ጉንጉን ደስታን እና የሥራ ፍላጎትን ያንጸባርቃሉ። የቁርጠኝነት እና የሥርዓት ስሜት በምስሉ ላይ ጎልቶ ይታያል።

ውብ! ጥቁርና ቀይ፣ አረንጓዴ የሆኑ የቤሪ ፍሬዎች በቅጠላማ ቅርንጫፍ ላይ ተሰብስበዋል። አረንጓዴው የፍሬዎቹና የቅጠሎቹ ዳራ አስደናቂ የተፈጥሮ ድንቅ ውበት ፈጥሯል። ሲገርም!

በደማቅ ቢጫ ዳራ ላይ ያለው የባንክ ኦፍ አቢሲኒያ አርማ የፋይናንስን ጥንካሬ ያሳያል። ነጩ ባለስድስት ኮከብ ቅርፅ የብልጽግናንና የመረጋጋትን ስሜት ያንጸባርቃል። ታላቅ ተቋማዊ ምልክት!

በሰፋፊ ጠረጴዛዎች ላይ የተለያዩ የኤሌክትሮኒክስ መሣሪያዎች በተዘጋጀ ሁኔታ ተቀምጠዋል። ግራጫ እና ነጭ ቀለም ያለው ግድግዳ፣ እንዲሁም አረንጓዴ መስኮት የሥርዓትና የመደነቅ ስሜትን ያንፀባርቃል።

ሲያምር! የጎንደር ዩኒቨርሲቲ አርማ ክብ ቅርጽ ባለው ሰማያዊ ፍሬም ውስጥ በቢጫ ጀርባ ላይ ፋሲል ግቢን የሚያሳይ ነው። አርማው ታሪካዊ ቅርስን ከዘመናዊ ትምህርት ጋር ያጣመረ ነው። አርማው በእውነት አስደሳችና አድናቆትን የሚያጭር ነው።

ሦስት ክብ የጌጥ ጉትቻዎች በታች በኩል ከላይ ካሉት ሦስት የተለያዩ የተበሱ እና ጌጥ ያንጠለጠሉ የአካል ክፍሎች፣ ከታች በስተግራ በኩል የሚያብለጨልጭ ጌጥ ያለበት የሮዝ ወርቅ ጉትቻ፣ መሃል ላይ ተመሳሳይ የወርቅ ጉትቻ፣ በስተቀኝ ደግሞ የብር ጉትቻ አለ።

ለሠርግ ዝግጅት የተደራጀ አንድ ክፍል በአበባና በመብራቶች ያጌጠ ነው። የክፍሉ ጣሪያ በሐምራዊ ጨርቅና በትንንሽ መብራቶች ተሸፍኗል። መሃል ላይ፣ ከብዙ ትልልቅ የሮዝ አበባዎች የተሰራ የመግቢያ ቅስት አለ። ከላይ ደግሞ ግዙፍ የሆነ ነጭ ጌጥ ተንጠልጥሏል፡።

እያንዳንዱ ጥቅል ቅጠል በደማቅ ነጭ ወይም በቀላል ሰማያዊ ጎማ ተጠቅልሎ በግልጽ ይታያል፤ በአንድ ላይ በአቀባዊ ተደርድረዋል። እነዚህ ትኩስና ጤናማ የሚመስሉ ቅጠላ ቅመሞች ለየትኛው ዓይነት የኢትዮጵያ ወጥ ወይም ምግብ ማጣፈጫነት ሊያገለግሉ ይችላሉ?

ሰፊ በሆነ የመመገቢያ አዳራሽ ውስጥ የራት ጠረጴዛዎች በሮዝ እና በጥቁር ልብስ ተሸፍነው ወንበሮች ተደርድረዋል። በግራ በኩል ባለው ነጭ ግድግዳ ላይ የዛፎችና የእንስሳት ሥዕሎች ተስለዋል። )